በአንድ ጠቆር ያለ ቦታ ላይ የጥንታዊ ጌጣጌጥ ስብስብ አሉ። በአንገት ቅርጽ ባለው ማሳያ ላይ በጥቁር እና በብር ቀለም የተሠራ የአንገት ሐብል አለ። አንዲት እጅ ጥቁር ዕንቁዎች ያሏቸውን ትልልቅ ተንጠልጣይ ጉትቻዎች ይዛለችን?

መደብር ሙሉ በሙሉ በተለያዩ የታሸጉ ምግቦችና ምርቶች የተሞላ መደርደሪያ ያሳያል። ፓስታ፣ የታሸጉ ምግቦች፣ የኦትሚል ጣሳዎች እና የጽዳት ዕቃዎች በብዛት ተደርድረዋል። ይህ ሱቅ አነስተኛ የችርቻሮ ንግድ ነው?

መንግስቱ ኃይለማርያም የ ኢትዮጵያ መሪ በነበሩበት ወቅት ትልቅ የወታደራዊ መንግስት መስርተው የነበር ሲሆን በ አስከፊ ሁኔታ በ ኢሃድግ ፓርቲ ተሸንፈው ከሃግር የወጡ ሲሆን አሁን ላይ ዚምባብዌ ይገኛሉ።

የመግቢያው በር ከድንጋይና ከጭቃ በተሰራ ግድግዳ እና ምሰሶዎች ላይ የተገነባ ሲሆን፣ ጣራው ባህላዊ የገለባ አቀማመጥ አለው። በጣራው ፊት ለፊት በደማቅ ወርቃማ ፊደላት የአማርኛ ጽሑፍ "እንጦጦ ፓርክ" ተጽፏል።

የትራንስፖርት ሚኒስቴር አርማ አለ። ሰማያዊ እና ወርቃማ ቀለሞች የተጠማዘዘ ቀስት ቅርፅ ያላቸው ሲሆኑ በውስጡ የአማርኛና የእንግሊዘኛ ጽሑፍ አለ። የአርማው ቀስት ቅርጽ ምን ሊያመለክት ይችላል?

ለሠርግ የተዘጋጀ የዋናዎቹ ጥንዶች መቀመጫ ነው። ነጭና ወርቃማ በሆነ የሚያምር ጠረጴዛ ዙሪያ ብዙ ነጭ አበባዎች እና አረንጓዴ ቅጠሎች በብዛት ተጠቅመው አስውበውታል። የሻማ ብርሃንና ነጭ መጋረጃ ለቦታው የቅንጦት እና የፍቅር ድባብ ሰጥቶታል።

አንዲት ሴት ፊት ላይ አረንጓዴ ቅባት ቀብታለች። በስተግራ ጥግ የተፈጨ ኪያር እና የኩክምበር ቁርጥራጮች አሉ። እንዲሁም ሁለት የእንቁላል ቅርፊት እና አንድ ሙሉ እንቁላል በላይ ነው። ሴትየዋ ይህን ጭንብል ለመጠቀም ትክክለኛውን ዘዴ ታውቃለች?

ከእቤት እቃዎች መካከል አንዱ የሆነው ጥቁር ስክሪን የሆነ ቴሌቪዥን እና ሪሞት በእቃ ላይ ተቀምጧል አገልግሎቱም መረጃዎችን ለማግኘት እና ለመዝናኛነት ነው። ለመሆኑ ቴሌቭዥን ለመጀመሪያ ጊዜ የተሰራው መቼ ነው?

የኦሮሚያ ክልል ባንዲራ ዙሪያውን ነጭ እንዲሁም ከላይ ቀይ፣ ከመሀል ነጭ፣ ከታች ጥቁር ቀለማትን እና አረንጓዴ ቀለም ያለው የትልቅ ዛፍ ምስል የዟል።

ማሸጊያው ግልጽ የሆነ መክደኛ አለው። ከዋናው ምርት በስተቀኝ በኩል፣ ሌሎች ሰባት ክብ የሆኑ ጥላዎች ይታያሉ፤ እነዚህም ፈዛዛ ወይንጠጃማ፣ ሮዝ፣ ቢዩ፣ ፈዛዛ ሰማያዊ እና ቀላል ቡናማ ቀለማት አላቸው። ይህ የመዋቢያ ምርት ምን ተብሎ ይጠራል?

ባለ አራት በር ጥቁር የማቀዝቀዣ ፍሪጅ የላይኛው ቀኝ በር ክፍት ሆኗል። በውስጡ አንዳንድ ምግቦችና ጠርሙሶች ተደርድረዋል። ይህ ዘመናዊ ፍሪጅ በየትኛው ቤት ሊገኝ ይችላል?

አንድ ወፍራም ቀይ ሐምራዊ ቀለም ያለው የሸንኮራ አገዳ ጥቅል በረጅም አረንጓዴ ቅጠሎች ተከቧል። የሸንኮራ አገዳው ጥቅል በአረንጓዴ የደን እፅዋት መሃል ላይ ቀጥ ብሎ ቆሟል። የደረቁ ገለባዎች በግንባር ቀደምትነት መሬት ላይ ተበትነዋል፣ ከኋላ ደግሞ ዛፎች አሉ።

ቆንጆ ሴት ጥቁርና ወርቃማ ጥልፍ ያለበት ባህላዊ ነጭ ልብስ ለብሳ፣ ጥቁር ቦርሳ በእጇ ይዛ በውጪ ስፍራ ቆማለች። ፀጉሯን ከኋላ በምትሰበስብበት አኳኋን የጎን እይታዋ ትኩረትን ይስባል። ይህ ዘመናዊ የሐበሻ ልብስ ለየትኛው ማኅበራዊ ክስተት የተመረጠ ይሆን?

የቦርሳው ታችኛው ክፍል ላይ ሰፊና ደማቅ ሰማያዊ ሰንበር ያለ ሲሆን፣ በውስጡም በጂኦሜትሪ ቅርጾች አልማዝ የተሞላ ባህላዊ ጥልፍ አለው። ይህ ንድፍ በአረንጓዴ፣ በሰማያዊ፣ በሐምራዊ እና በሌሎች ደማቅ ቀለማት የተሰራ ነው።

መንገድ ላይ የተቀመጠ አሮጌ የሚመስል አውቶማቲክ ልብስ ማጠቢያ ማሽን ። የማሽኑ አካል ነጭ ሲሆን የላይኛው ክፍል ደግሞ ቀለል ያለ ቡኒ ቀለም አለው። ከበስተጀርባ የተቆለሉ ድንጋዮችና የፋብሪካ በር ይታያሉ።

አንድ ገበሬ ቀይ ትራክተር እየነዳ አንድ ትልቅ የእርሻ መሬት እያረሰ ነው። ከፊት ለፊት ያለው መሬት ጥቁር እና ለም ይመስላል። ትራክተሩ በግብርና ሥራ ውስጥ ምን ያህል ዋና ሚና ይጫወታል?

ከባድ ጎርፍ ቡናማ ጭቃማ ውሃ ጎዳናውን ሞልቶ እንዲፈስ አድርጓል። ከፍ ያለ ግድግዳና ጥቁር ጣራ ያለው ባለ አንድ ፎቅ ቤት በጎርፍ ውስጥ ቆሟል። ከፊትና ከጎን በኩል ዛፎች አሉ። ይህ ጎርፍ በሰዎች ላይ ጉዳት አስከትሏል?

የቅንጡ የመኖሪያ ቤት የፊት ለፊት ገጽታ በግልጽ ይታያል። ቤቱ ነጭ ቀለም የተቀባ ሲሆን፣ በታችኛው ክፍል ላይ ጥቁር የብረት በረንዳና የተፈጥሮ ድንጋይ ማስጌጫዎች አሉት። ከፊት ለፊት ባለው አጥርና በሰማይ ላይ በደመና የተሞላ ሰማያዊ ዳራ አለ።

በትልቁ ቀንዱ የሚታወቀው ኒያላ በደረቅ መሬት ላይ ቆሟል። ግራጫ ቡኒ ፀጉር ያለው ሲሆን፣ ትላልቅ ጆሮዎቹና ነጫጭ ሽንጥ ምልክቶች አሉት። ዙሪያው በደረቁ የሣርና የዛፍ ግንድ የተከበበ ነው። ኒያላ በየትኞቹ የኢትዮጵያ ብሔራዊ ፓርኮች ውስጥ ይገኛል?

ስድስት ትንንሽ ሲኒዎች፣ ስኳር ማስቀመጫ፣ የወተት ማፍሰሻ እና ጀበና፣ ሁሉም ነጭ ናቸው። እቃዎቹ በቀለማት ያሸበረቁ የሥዕል ቅጦች በጠርዛቸው ላይ ተቀርጸው አሉ። እነዚህ የቡና እቃዎች በምን ዓይነት ባህላዊ ሥነ-ሥርዓት ያገለግላሉ?

የቤኒሻንጉል ጉሙዝ ክልል የሚውለበለብ ባንዲራ ቅርጽ አለ። ባንዲራው ጥቁር፣ ቢጫና አረንጓዴ አግድም መስመሮች ሲኖሩት፣ በግራ በኩል ቀይ ባለ ሦስት ማዕዘን ቅርጽ ተተክሏል። የባንዲራው ግርጌ "ቤንሻንጉል ጉምዝ ሪጅን" የሚል የእንግሊዝኛ ጽሑፍ ተቀምጧል።

አንድ ጎልማሳ ወንድና ሁለት ሴት ልጆች በጨለማ ብርሃን ሥር ባለው የእንጨትና የጡብ ግድግዳ ፊት ለፊት ቆመዋል። ወንዱ ፈገግ ሲል፣ ሁለቱም ልጆች ደግሞ እጅ ለእጅ ተያይዘዋል።

ረጃጅም ቅጠሎች ባሉት ዘንባባ መካከል፣ በርካታ ብርቱካናማ ቀለም ያላቸው ፍሬዎች በአንድ ስብስብ ተሰቅለዋል። ቅጠሎቹ ጥቁር አረንጓዴ ቀለም ሲኖራቸው፣ ፍሬዎቹ ለፀሐይ ብርሃን ተጋልጠዋል። ይህ ፎቶ የሚያሳየው የትኛውን ዓይነት የዘንባባ ዛፍ ፍሬ ሊሆን ይችላል?

ነጭ ልብስ የለበሱ ወንዶች ባንድ በመድረክ ላይ የሙዚቃ ትርዒት ሲያቀርቡ እና ተጫዋቾቹ ከበሮ፣ ክራር እና ሌሎች ባህላዊ የሙዚቃ መሳሪያዎችን እየተጠቀሙ ነው። ከበስተጀርባ በጨርቅ ላይ የተሳለች ፀሐይ ስትጠልቅ የሐይቅ ገጽታ ነው።

በርካታ ልጆች በተጨናነቀ ክፍል ውስጥ በተደረደሩ የእንጨት ጠረጴዛዎች ተቀምጠው ትምህርት እየተከታተሉ ነው። ከፊት ያሉት ልጆች እያነበቡና እየጻፉ ሲሆን፣ ሌሎች ደግሞ በትኩረት ወደ ፊት ይመለከታሉ።

አንዲት ሴት በባህላዊ የኢትዮጵያ ልብስ ለብሳ፣ ባለ ጥልፍ አንገትጌ ባለው ቀሚስ ፈገግ ስትል ያሳያል። ይህ ውብ ልብስ ለልዩ በዓል ወይም ለዕለት ተዕለት አገልግሎት የሚሆን ይሆን?

ቢጫ እና ሰማያዊ ቀለም የተቀቡ ሁለት የግብርና አውሮፕላኖችን በአውሮፕላን ማረፊያ ላይ ያሳያል። አውሮፕላኖቹ ማዳበሪያ ወይም ፀረ-ተባይ ለመርጨት የሚያገለግሉ ሲሆን፣ በጠራራ ፀሐይ በበረራ ላይ አይታዩም?

አንዲት ሴት ጠቆር ያለ ሻሽ እና ቀላል ቡናማ ሸሚዝ ለብሳ ከመድረክ ጀርባ ቆማለች፡፡ ሴትየዋ ማይክሮፎን ፊት ለፊት ስትናገር አንድ የኢትዮጵያ ባንዲራ ከበስተኋላው አለ፡፡

ደረቅ በሆነ መሬት ላይ አፈር በከፍተኛ ሁኔታ ተሸርፏል። ጥልቅ እና ሰፊ ጉድጓድ የፈጠረው ውሃ በግርጌው ይፈሳል። ከጉድጓዱ ማዶ የግጦሽ ሜዳ ሲሆን፣ በሩቁ ደግሞ ዛፎች እና ከብቶች በተፈጥሮ አረንጓዴው ስፍራ ሰፍረዋል።

ባለ አረንጓዴ እና ብርቱካናማ ቀለም ያለው መጎተቻ መኪና (ቶው ትራክ) የከባድ መኪናን ፍርስራሽ እየጎተተ ነው። አደጋው በገደል መንገድ ላይ ደርሶ መኪናው ተጨፍልቋል። የትራፊክ አደጋ እንዳይደርስ ለመከላከል ምን ዓይነት ጥንቃቄዎች መደረግ አለባቸው?

በደን ውስጥ፣ ወታደራዊ ልብስ የለበሱ እና ቀይ ኮፍያ ያደረጉ ታጣቂዎች በግንባር ቀደምትነት ከከባድ የጦር መሣሪያዎች ጀርባ ተሰልፈዋል። ብዙ ተመልካች ህዝብ በስተጀርባ ተቀምጧል።

ሰማያዊ ዳራ ላይ የሐሳብ ዓለምን የሚያመለክት የሚመስል የጥቁር ቅርጻቅርጽ ከመጻፍ የሚለዩት ሦስት የአማርኛ ፊደላት 'መወደድ' የሚል ርዕስ አለው፤ ይህ የሽፋን ንድፍ እና ጽሑፍ ለአንባቢው ምን ዓይነት ጥልቅ ፍልስፍናዊ ይዘት ያለው መልዕክት ያስተላልፋል?

ሰንደቅ ዓላማው ሰማያዊ፣ ነጭ እና አረንጓዴ አግድም መስመሮች አሉት። በግራ በኩል ደግሞ ቀይ ትሪያንግል አለ። በማዕከሉ ቀይ ባለ አምስት ጫፍ ኮከብ እንዲሁም ተጠላልፈው የተቀመጡ ሁለት ሰይፎች ተቀርጸዋል። ቀለማቱ እና ምልክቶቹ የአካባቢውን ባህል እና ተፈጥሮ ይገልጻሉ።

ጠረጴዛ ላይ የተቀመጡ ወታደራዊ የደንብ ልብስ ምልክቶች። የደንብ ልብሱ ምልክቶቹ ጥቁር፣ ቡኒና ግራጫ ዳራ ሲኖራቸው፣ የወርቅ ኮከቦች እና የስንዴ ዘለላ ምልክቶች አሏቸው። እነዚህ ምልክቶች በተለያዩ ደረጃዎች የተደረደሩ ናቸው።

ለደንበኞች ስለ አፖሎ የባንክ ኦፍ አቢሲኒያ ብድር አቅርቦት መረጃ ተዘጋጅቷል። በሰነዱ አራት ነጥቦች ተብራርተዋል። ነጥቦቹ የብድር ዓይነቶችን፣ ብድር የሚጠይቁትን መሥፈርቶች፣ የሚጠየቀውን ወለድና ሌሎች የብድሩን ሁኔታዎች በዝርዝር አስቀምጧል።

አንድ የአንበሳ ንጉሥ በመካከለኛ ቅርበት በደረቅ ሳር ሜዳ ውስጥ ሲመጣ ቀርቧል። ጥቅጥቅ ያለ የማንጫው ፀጉር ተንፈሽፍሾ ጅራቱን ወደ ላይ አድርጎ በጥንቃቄ እየተመለከተ ነው። በአማካኝ አንበሶች በቀን ስንት ሰዓት ያህል ያንቀላፋሉ?

ፈገግታ ያለው አንድ መካከለኛ እድሜ ያለው ሰው ጥቁር ልብስ ለብሷል። ሰማያዊ ነጥብ ያለው ክራቫት እና ነጭ ሸሚዝ አድርጓል። ሰውየው መነጽር ያደረገ ሲሆን ከበስተጀርባ ቀለል ያለ ቡናማ ግድግዳ ይታያል። ይህ ሰው በአለባበሱ በጣም የተዋበ አይመስልም?

✍️ መግለጫ ጥቁር ልብስ የለበሰ የጀርባ ቦርሳ የያዘ ተጓዥ ከፍ ባለ አረንጓዴ ተራራ ጫፍ ላይ ቆሞ በትሮቹን ወደ ላይ አንስቷል። ተጓዡ ቀይ ኮፍያ አድርጓል። ከበስተጀርባ ሰፊና ውብ የሆኑ አረንጓዴ ሸለቆዎችና ተራሮች እንዲሁም ደመናማ ሰማይ በግልጽ ይታያል።

የፈራረሰ የኮሪደር መስመር ሲሆን የ እግረኛው መንገድ በጣም የተጎዳና የተሸረሸረ መንገድ ነው ። ከአስፓልቱ ዳርም መኪኖች የቆሙ ሲሆን የ ቆሻሻ መጣያ ቀረጢጦች በየቦታው ይታያሉ።

ፍራፍሬ የተሞላ የውጭ ገበያ መደብር ነው። የፊት ለፊት ጠረጴዛው በአናናስ ፣ በቢጫ ሐብሐብ ፣ በብርቱካን እና በውሃ ሐብሐብ ተሞልቷል ። ከላይ ደግሞ ሙዞች እና ሌሎች ምርቶች ተሰቅለው አሉ።

ቢጫ ካባ የለበሰ ሰው የሃይማኖት አባት እጅ እየሳመ በአክብሮት ይሰግዳል። ቄሱ ቀይ እና ቢጫ የተጋማሽ ካባ ለብሰዋል፤ በራሳቸውም ዘውድ ያደርጋሉ። ድርጊቱ የሚፈፀመው ከድንጋይ በተፈለፈለው ቤተክርስቲያን መግቢያ ላይ በሚመስል ጥቁር ዋሻ ውስጥ ነው።

ረዣዥም አረንጓዴ ኮረብታዎች ከሰማያዊ ሰማይ እና ነጭ ደመና በታች ተንጣለዋል። ጥልቅ ሸለቆዎች በዐለቶች መሀል ይዘረጋሉ። የፀሐይ ብርሃን ኮረብታዎቹን ያደምቃል። ዛፎች እና ቁጥቋጦዎች መልክዓ ምድሩን ተቆጣጥረው ይዘዋል። የአገሪቱ የመሬት ገጽታ ውበት ልዩ ነው።

ወጋገን ባንክ የዲጂታል ክፍያ አገልግሎትን ያስተዋውቃል። ፈገግ ያለች ሴት ስልክ ስትጠቀም፣ የፖስ ማሽን እና የተለያዩ የውጭ ገንዘቦች በብርቱካናማ ዳራ ላይ ይታያሉ።

ከቀይ እንጨት የተሰራና በጥሩ ሁኔታ የተቀረጸ የቢሮ ጠረጴዛና ሶስት የቆዳ መቀመጫ ወንበሮችን። የቤት እቃዎቹ የቅንጦት ባህሪያትን የሚያሳዩ ሲሆን ከሰማያዊ ግድግዳ ፊት ለፊት ተቀምጠዋል።

በወጥ (በቅመም የበዛበት መረቅ) የረሰረሰ የእንጀራ ትናንሽ የተበጣጠሱ ቁርጥራጮች። የምግቡ ቀለም ቡናማ ቀይ ሲሆን የበርበሬ ወጥ ወይም ቀይ ወጥ መሆኑን ያመለክታል። ሙሉ በሙሉ የተቀቀሉ (ወይም የተጠበሱና ቅርጻቸውን ያልለቀቁ) ሁለት ነጭ እንቁላሎች ከፍርፍሩ መሃል ላይ ተቀምጠዋል።

ወጣት ሴት ፈገግ ብላ ኮምፒዩተር እየተጠቀመች ለማስታወቂያ ተቀርጿል። 'ቶፕ ትሬኒግ እንስቲቲት' የሚሉ የእንግሊዝኛና የአማርኛ ቃላት በትላልቅ ፊደላት ተጽፈዋል። የማስታወቂያው ጽሑፍ የዲጂታል ማርኬቲንግ፣ የዌብ ዲዛይንና የእንግሊዝኛ ሥልጠናዎችን ከቅናሽ ጋር ያስተዋውቃል።

በትላልቅ የጥድ ዛፎች አቅራቢያ የሚገኘው ይህ የጦር ታንክ በጭስ የተሸፈነ ቦታ ላይ ቆሟል። ከታንኩ ጀርባ ትንሽ እሳት ሲንቦገቦግ፣ ከባድ ወታደራዊ ሁኔታ አለ።

ጥቁር እና ነጭ ቀለም ያለው አዲስ የቢሮ እቃዎች ስብስብ ነው። በጎን በኩል ሶስት መሳቢያዎች ያለው ጠረጴዛ እና ከፍ ያለ የጀርባ ድጋፍ ያለው የሚሽከረከር ወንበር ይገኙበታል። የ የጀርባ ድጋፍ ከቆዳ ወይም ከጨርቅ መሆኑ ምን ዓይነት ጥቅም አለው?

ጥቁር ሹሩባ ፀጉር ያላት አንዲት ወጣት በደማቅ ብርቱካንማ ሻሽ ተጠቅልላለች። ሴትየዋ ፈገግታ ያላት ሲሆን፣ በግራ ጆሮዋ ላይ የጆሮ ጌጥና የአንገት ሐብል አድርጋለች። የሻሹ ጫፎች ከፊቷ ላይ ወርደው ሲታዩ ከበስተጀርባው የሰማያዊ ግድግዳ አለ።

ሰማያዊ ዳራ ላይ ቀይ፣ ነጭ እና ጥቁር ሰማያዊ ቀለም ያለው አርማ ይገኛል። በውስጡ የቀይ ማማ መሰል ቅርፅና የሰማያዊ ነጭ መስመሮች አሉ።። ይህ አርማ የየትኛው ተቋም ነው? በምልክቶቹ የተላለፈው መልእክት ምንድን ነው?

የኢትዮጵያ ባህላዊ ልብሶችን የለበሱ ሁለት ሴቶች በቅርበት አሉ። አንደኛዋ ሴት ሌላዋን ሴት እያስተካከለች ስትታይ፣ ሁለቱም ሰማያዊና ነጭ ጥልፍ ያለበት ልብስ ለብሰዋል። ሴቶቹ የሚያብረቀርቅ ጌጣጌጥና ባህላዊ የፀጉር አሰራር አላቸው።

በርካታ ወታደሮች በበረሃማ አካባቢ ውስጥ ባለ ነጭ የጭነት መኪና ውስጥ ተጭነው ይጓዛሉ። ወታደሮቹ ወይራማ እና ቡኒ ወታደራዊ ልብስ ለብሰዋል። ከመካከላቸው አንዱ የእጅ ምልክት ያሳያል። ወታደሮቹ ወደየትኛው ተልእኮ እየተጓዙ ነው?

ከተማ ውስጥ ብዙ የህዝብ ትራንስፖርት ተሽከርካሪዎች ባሉበት መናኸሪያ ብዙ ሰዎች እየተጠባበቁ ነው። ሰዎች ወደ አውቶቡሶች ይገባሉ፤ እንዲሁም በተለያዩ አቅጣጫዎች ይንቀሳቀሳሉ። ከበስተጀርባ ትልቅ የቴሌቪዥን ማያ ገጽ አለ። ይህ ከፍተኛ የሆነ የሰዎች እንቅስቃሴ የሚያሳየው መናኸሪያ የትኛው ከተማ ውስጥ ይገኛል?

በስታዲየም ውስጥ የሊቨርፑል ተጫዋች በሁለት ኤቨርተን ተከላካዮች ተከቦ ኳስ ይዞዏል። ቀዩን ማሊያ የለበሰው ተጫዋች ወደፊት ሲሮጥ፣ ሁለቱ ተከላካዮች ኳሱን ለማስቆም እየሞከሩ ነው። ብዙ ተመልካቾች በጀርባው ወንበር ላይ ተቀምጠዋል።

የኢትዮጵያ ሰንደቅ አላማ ቀለማት ከአጤ ዩሀንስ ዘመነ መንግስት እስካሁን አረንጓዴ፣ ቢጫ ፣ቀይ ቀለማትን ቢይዙም የቀለማቱ አደራደር እና ከመካከላቸው የሚቀመጠው አርማ ግን ሲቀያየር ኑሯል።

አንድ የሽያጭ ሰራተኛ ከሌላ ደንበኛ ጋር በሱቅ ውስጥ ሲገናኙ ይታያል። የሽያጭ ሰራተኛዋ ጥቁር አረንጓዴ ሸሚዝ ለብሳ ሲቢኢ መተግበሪያን በመጠቀም ግብይት እየፈጸመች ነው። ደንበኛዋ ቀይ ቲሸርት የለበሰች ግዢዋን ለማጠናቀቅ እየተዘጋጀች ነው።

የሚያምር ቢጫ ክንፍ ያለው ቢራቢሮ በኤሊ ጀርባ ላይ ተቀምጧል። ኤሊው፣ ጥቁርና ብርቱካንማ ቅርፊት ያለው ሲሆን፣ በአንድ እንጨት ላይ ወጥቶ ወደፊት ይሄዳል። ልዩና ያልተለመደ የሁለቱ ፍጥረታት ቅንጅት፣ በአረንጓዴው ጀርባ ላይ አስደሳች ትዕይንት ፈጥሯል።

ይህ ወጣት ጀርመን ሸፐርድ የሚመስል ቡችላ ምስል ነው። ቡናማና ጥቁር ፀጉር ያለው ሲሆን አብዛኛው ጥቁር ቀለም በፊቱ፣ በጀርባው እና በጆሮዎቹ ጫፍ ላይ ይገኛል። ቡናማው ደግሞ በአንገቱ ዙሪያ፣ በእግሮቹና በጆሮዎቹ ስር በብዛት ይታያል።

በርካታ የተለያዩ ዓይነት የብር ሐብሎች በጨለማ ዳራ ላይ ተደርድረዋል። ሐብሎቹ ወፍራም፣ ቀጫጭን፣ ጥልፍልፍ እና ክብ ቅርጽ ያላቸውን ጨምሮ የተለያዩ ንድፎችን ይዘዋል። ብርሃን በላያቸው ላይ በማረፍ ያንጸባርቃሉ፤ እነዚህ ሐብሎች በየትኛው ባህል ውስጥ ተፈላጊ ናቸው?

የሕትመት ፋብሪካን የሚያሳይ ሲሆን፣ ትልቅ ማተሚያ ማሽን ከፍተኛ ቀለም ያለው አብስትራክት ህትመት እየሰራ ነው። ወረቀቱ ከማሽኑ ውስጥ በሮለሮች በኩል እየተሽከረከረ ይወጣል።

በትልቁ የዛፍ ቅርንጫፎች ላይ ደማቅ ሐምራዊ ቀለም ያላቸው አበቦች እና ጥቂት ጥቁር አረንጓዴ ቅጠሎች ይታያሉ። ከበስተጀርባው የጠራ ሰማያዊ ሰማይ በግልፅ ይስተዋላል።። ይህ የዛፍ ዓይነት በየትኛው የዓመቱ ጊዜ ላይ እንደዚህ ያብባል?

Gemini 2.5 Flash Conversation with Gemini በአማርኛ አብራራ 35 ቃላት ተጠቀም የኃይል ማመንጫ ግድብን ነው ። ግዙፍ የኮንክሪት ግንብ ውሃን ከትልቅ የውሃ ማጠራቀሚያ (ሀይቅ) በመያዝ፣ ከዚያም በኃይል ተርባይኖች በኩል ውሃውን በመልቀቅ ኤሌክትሪክ ለማመንጨት ይጠቅማል።

ይህ በምሽት በደማቅ ብርሃን ያጌጠ በረንዳ ነው። በረንዳው በብዙ ረዣዥም የቢጫ መብራት ሰንሰለቶች ሙሉ በሙሉ ተከቧል። በውስጥ የእንጨት ጠረጴዛና ወንበሮች እንዲሁም ጥቂት እቃዎች አሉ።

ቢጫ በሆነ የደረቀ ስንዴ እርሻ ላይ ሁለት ትላልቅ የእርሻ ማሽኖች እየሠሩ ነው። ትልቁ አረንጓዴና ነጭ ማሽን በቅድሚያ ሆኖ ገለባውን ይሰበስባል። ከበስተኋላው ያለው ትራክተር ቀይና ቢጫ መሳሪያዎችን ተጎትቷል። ይህ ሰብል ሙሉ በሙሉ ተሰብስቧልን?

ዲቫ ሳሙና ቀላ ያለ ብርቱካናማ ፣ሰን ላይት ሳሙና ቢጫ ፣ 555 ሳሙና ነጭ የቀለም ሽፋን አላቸው። ሳሙና የልብስን እና የሰውነትን ንፅህና ለመጠበቅ ይጠቅመናል።

በጥቁርና ነጭ የተቀረጸ የኢትዮጵያዊው አትሌት አበበ ቢቂላ ነው። ማራቶን ሩጫውን በአሸናፊነት ከጨረሰ በኋላ፣ ሁለቱን እጆቹን ወደ ላይ አንስቶ በደስታ ፈገግ ይላል። በደረቱ ላይ '11' የሚል ቁጥር ያለበት ማሊያ ለብሷል።

የተለያዩ የማህበራዊ ሚዲያ መድረኮች አርማዎችን ያሳያል፤ ከእነዚህም መካከል ፌስቡክ፣ ኢንስታግራም፣ ዩቲዩብ እና ቴሌግራም ይገኙበታል። አርማዎቹ ከስሞቻቸው ጋር በአንድ ላይ ቀርበዋል።

የፓይኒየር ኮሌጅ የማስታወቂያ በራሪ ወረቀት ነው። ነጭ የላብራቶሪ ኮት የለበሰች ፈገግታ ያላት ሴት ፊት ለፊት ቆማለች። መረጃው የጤና ትምህርትን ይመለከታል። ለመመዝገብ የስልክ ቁጥሮች እና ዌብሳይት አሉ። "ጆይን ናው" የሚል ጥሪ ቀርቧል።

ጥቁር ካባ የለበሱ አራት የህግ ባለሙያዎች እጃቸውን ወደ ላይ አንስተው በክብር ስፍራ ቃለ መሃላ ሲፈጽሙ ይታያሉ። የኢትዮጵያ ባንዲራዎች መታየታቸው ከፍተኛ የመንግስት ሹመት መሆኑን ያሳያል። እነዚህ ባለሙያዎች ከህግ ጋር በተያያዘ ምን አይነት ትልቅ ኃላፊነት ይወስዳሉ? (

ሰዎች በዋሻ ውስጥ ባለ ቤተ ክርስቲያን ውስጥ አገልግሎት ላይ ናቸው። ቄሶች በባህላዊ ነጭ ልብስ ተጠቅልለዋል። ከበሮ እና ጸሎት የሚደገፍበት መሰንቆ ይዘዋል። በአውደ ጥናቱ ዙሪያ የድንጋይ ግድግዳዎች እና ቀይ ጨርቆች አሉ። ቦታው የሃይማኖታዊ አክብሮት ስሜት አለው።

በርካታ ሰዎች በመንገድ ላይ ሰልፍ እያደረጉ ነው። ሰልፈኞቹ የተለያዩ የኢትዮጵያ ባንዲራዎችንና መፈክሮችን ይዘዋል። በሰልፉ ላይ በዋናነት ወጣቶች የተሳተፉ ሲሆን፣ አንዳንድ ፅሁፎች በእንግሊዝኛና በአማርኛ ተጽፈዋል። እነዚህ ሰዎች ሰልፍ የወጡት በምን ጉዳይ ላይ ተቃውሞ ለማሰማት ነው?

ብዙ ሺህ ሰዎች በእግር ኳስ ስታዲየም ውስጥ ተሰብስበው ይታያሉ። ህዝቡ በአብዛኛው በነጭ ልብስና ባህላዊ የራስ መሸፈኛ ለብሷል፤ አብዛኛው በሜዳው ላይ በተዘረጋ ምንጣፍ ወይም ወለል ላይ ተቀምጧል። ስብሰባዉ ትልቅ የሃይማኖት በዓል ወይም የህዝብ ስብሰባ መሆኑን ያመለክታል።

በሜዳ ላይ የጎንደር ክልል ሴቶችን በባህላዊ የነጠላ ልብስና የጎዞ ሣር ቀሚስ ያሳያል። ሴቶቹ ክብ ሰርተው እየጨፈሩ ከበሮ እየመቱ ነው። ይህ ትዕይንት ባህላዊ በዓልን ያሳያል?

ጥቅጥቅ ብለው የተደረደሩ የልብ መጽሐፎች ስብስብ ነው። በተለያዩ ቀለማትና የአማርኛ ርዕሶች የተሰየሙ ናቸው። መጽሐፎቹ በአጠቃላይ የረጅም ጊዜ ታሪክ ያላቸው ይመስላል። እነዚህ መጽሐፎች የኢትዮጵያ ሥነ ጽሑፍ ታሪክ አካል ናቸው?

ነጭ የሰርግ ልብስ የለበሱና እጅ ለእጅ የተያያዙ ሙሽሮች በአንድ ፓርክ ውስጥ ቆመዋል። ሙሽራው ነጭ ቱክሲዶ ለብሶ ወደ ሙሽራዋ ሲመለከት፣ ሙሽራዋ ሂጃብና የአበባ ዘውድ አድርጋ ፈገግ ብላለች። ከበስተጀርባ ዛፎችና አረንጓዴ የሳር ሜዳ ይስተዋላል።

ከጣሪያው መስኮት ብርሃን የሚገባበት የሳሎን ክፍል ውስጥ ትልቅ በይዥ ቀለም ያለው ሶፋ አለ። ከፊት ለፊቱ በሻግ ምንጣፍ ላይ ካሬ የእንጨት ጠረጴዛ ተቀምጧል።

ከወርቃማ ብረት የተሰራ፣ እጀታ ያለው የሙዚቃ መሣሪያ ተቀምጧል። የክፈፉ ውስጥ በሁለት አሞሌዎች ላይ የተሰኩ ትንንሽ ክብ ሳህኖች አሉ። የክፈፉ የላይኛው ክፍል ጥርስ ያለው የጌጣጌጥ ቅርጽ አለው። ይህ መሣሪያ ስሙ ማን ነው?

ቀይ ልብስ የለበሰ ዳኛ ፈገግ ብሎ ቢጫ ካርድ ከፍ አድርጎ ሊያሳይ ነው። ጀርባውን ያዞረ አንድ የእግር ኳስ ተጫዋች የሚል ጽሑፍ ያለበት ነጭ ማልያ ለብሷል። ቢጫ ካርድ በእግር ኳስ ጨዋታ ምን ማለት ነው?

የዳንስ እንቅስቃሴን የሚያሳዩ በርከት ያለ ቁጥር ያላቸው ሰዎች የተለያየ ደማቅ ቀለማት ያላቸውን አልባሳት ለብሰው ተሰብስበው ቆመዋል። መሃል ላይ ያሉ ሁለት ወንዶችም እጃቸውን አስተላልፈው ወደጎን ዘንበል ብለዋል።

በኢትዮጵያ ባቡር ሐዲድ ምልክት ያላት በኤሌክትሪክ የምትሠራ ዘመናዊ ባቡር። ባቡሯ ቀይ፣ አረንጓዴና ነጭ ቀለም ያላት ሲሆን፣ በሰማያዊ ሰማይ ሥር በመስመር ላይ ትጓዛለች።

በሴት ጆሮ ላይ የተንጠለጠለ ቢጫ ወርቅ ጉትቻ በቅርብ ተቀርጿል። ጉትቻው እንደ አበባና ክብ ቅርጽ አለው። የጉትቻው ክፍል ክብ ሆኖ የተቀረጸ ሲሆን፣ በጥሩ ሁኔታ ተሠርቷል። እንደዚህ አይነቱ የወርቅ ጌጣጌጥ ለየትኛው ባህል ቅርብ ነው?

ረጃጅም ዛፎች መሃል የተሰሩ ሁለት ቤተ ክርስቲያኖች በአረንጓዴ ተራራማ ቦታ ላይ አሉ። ቤተ ክርስቲያኖቹ በሰማያዊ፣ አረንጓዴና ቀይ ቀለም በላያቸው ተቀብተው ከሩቅ በግልጽ ይደምቃሉ።

ወጣት ሴት በጣም በጥንቃቄ የተሰራ የፀጉር አሠራር አላት። በግንባሯ መሐል ላይ ፀጉሯ በጥሩ ሁኔታ ተሸብቦ ወደ ኋላ ይሄዳል። ቀሪው ፀጉር ጥቅጥቅ ያለ እና የተፈጥሮ ነው።

የአንድን ሰው ግንባር የሚያሳይ ቅርብ ቀረጻ ሲሆን፤ በጥቁር ጸጉር ስር፣ በዓይኖቹ መካከል፣ ጥቁርና ኮከብ የሚመስል መልክ ያለው ንቅሳት ጥቁርና ቡናማ በሆነ ቆዳ ላይ ይታያል።

አንዲት ሴት የንስሳቶቿን ከብቶች ወተት እያለበች ነው። ሴትዮዋ ጨለማ የራስ ሸፋንና ሰማያዊ ሻሽ ለብሳለች። ከኋላዋ ትልቅ ቡናማ ላምና አንድ ነጭ ጥጃ አለ። ስራው በዛፎችና ቁጥቋጦች በተሞላ ቦታ እየተከናወነ ነው። ሴትየዋ የላሟን ጡት አጽድታ ወተት ለመጭመቅ እየተዘጋጀች ነው።

አንድ ወታደር በሚመስል ሰው በወንዝ ላይ ገመድ ተንጠልጥሎ ወደ ታች ተገልብጦ ሲንሸራተት ያሳያል። ይህ ሰው እንደ ወታደራዊ ስልጠና አካል ሆኖ ይህንን አደገኛ ተግባር እየፈጸመ ነው?

ጥሬ የበሬ ስጋ ሉካንዳ ቤት ውስጥ ለሽያጭ የቀረበ ስጋ ሲሆን በጣም ብዙ ጮማ ወይም ነጭ ስጋ የበዛበት የስጋ አይነት ነው ። አንድ የሉካንዳ ቤት ሰራተኛ እነ ነጭ ገዋኑ ይታያል።

አንድ ሰው በተከመረው የጥራጥሬዎች፣ የቅመማ ቅመሞች እና ሌሎች የእህል ከረጢቶች መካከል ቆሞ በሾፌል ቀይዳል ይለካል። ገበያው በተለያዩ የደረቁ ምግቦች የተሞላ ነው። ከእነዚህ ምግቦች ለምግብ ማብሰያነት ምን ምን ቅመማ ቅመሞች ይገኛሉ?

ጸሃይ በከፊል ያረፈበት ተራራማ ስፍራ ከወደ ኋላ የጎላ ሲሆን ከሱ ዝቅ ብሎ ያሉት ቦታዎች ጥላ ያጠላባቸው ናቸው። ሰማዩም ጥርት ያለ እና የተወሰኑ ቦታዎች ላይ ብቻ ጥቂት ደመና ያሉበት ነው።

በረዥም ሳር በተሸፈነ ግጦሽ ላይ ጥቁርና ነጭ ቀለም የተቀላቀለባቸው ብዙ ከብቶች በረጋ መንፈስ ይሰማራሉ። ከፊት ለፊት በነጭ ቆዳው ላይ ጥቁር ነጠብጣቦች አሉት ። በኢትዮጵያ በከብቶች ቁጥር እና በስጋ ምርት ትልቅ ድርሻ የሚይዘው የትኛው ክልል ነው?

ትልቅ ነጭ ክብ የብረት ቅስት በሮዝ እና በነጭ አበባዎች ተከቧል። አንዲት ወንበር ከበስተጀርባ ነጭ መጋረጃ ባለው አርክ ፊት ለፊት ተቀምጣለች። ይህም ለፎቶግራፍ ማንሻ ወይም ለክብረ በዓል የተዘጋጀ ዘመናዊ የጌጣጌጥ ጥበብ ነው።

ምስሉ ሁለት ፈገግታ ያላቸው ወጣት ሴቶችን በአንድ ላይ ሆነው ከፊታቸው ወደ ካሜራው እያዩ ፤ ሁለቱም ጥቁር ልብስ ለብሰዋል። ነዚህ ሴቶች ምን አይነት ግንኙነት አላቸው? የለበሷቸው ልብሶች የትኛውን የፋሽን ስልት ወይም ዲዛይነር ያንፀባርቃሉ?

አንድ ሰው ብዙ ባለ ቀለም መጥረጊያዎችንና ባልዲዎችን በትከሻው ተሸክሞ በጠባብ የእግረኛ መንገድ ላይ ይጓዛል። ከበስተጀርባ ያልተጠናቀቀ ህንጻና የቆርቆሮ አጥር ይታያል።

ሁለቱም የ"አ-አ" ውሃ ጠርሙሶች ናቸው። አንደኛው የፕላስቲክ ሲሆን ሌላኛው የመስታወት ነው። በመስታወት ጠርሙሱ ላይ የተዘረዘሩት ማዕድናት በጤና ላይ ያላቸው ፋይዳ ምንድን ነው?

ባለቀይ ባለሦስት ጎማ ሞተር ተሽከርካሪ ላይ አንድ ሰው የውሃ ጀሪካኖችን በአካባቢው ግቢ ውስጥ እየሞላ ነው። ሰውዬው በጀሪካኖቹ ውስጥ ያለው ውሃ ለመጠጥ አገልግሎት የሚውል ነውን?

አዲስ የተሰበሰበ እና አረንጓዴ ግንድ ያለው ዝንጅብል፣ ከቀይ እና አረንጓዴ ቀለም ባለው የተጠለፈ ቅርጫት ውስጥ ተቀምጧል። የዝንጅብሉ ሥሮች ደማቅ ቡናማ ቀለም አላቸው።

የጠፈር መንኮራኩር ወይም ሳተላይት የሚያሳይ ሲሆን፣ ሰፋፊ የፀሐይ ብርሃን ሰሌዳዎች አሉት። ከታች በኩል ምድር እና በሰማያዊ ውቅያኖስ ላይ ያሉ ነጭ ደመናዎች አሉ። መንኮራኩሩ በፀሐይ ብርሃን ተንፀባርቆ በጥሩ ሁኔታ ላይ ይገኛል።

ባለሱቁ ፈገግ ብሎ የብር ኖት በእጁ ይዟል። ከበስተጀርባ በተሞሉ መደርደሪያዎች ላይ የተለያዩ መጠጦችና የቤት እቃዎች ይገኛሉ። ከላይ ወይኖችና መጠጦች፣ ከታች ደግሞ ሶዳና ውሃ ተሰልፈው ቀርበዋል። ሻጩ ለደንበኛው ምን ዓይነት አገልግሎት እየሰጠ ነው?

ጥቁር፣ ነጭ እና ሰማያዊ ቀለም ያለው አርማ ክብ ቅርጽ አለው። በውስጡ ሰማያዊ ዣንጥላ፣ ብርቱካናማ የኢትዮጵያ ካርታ እና ከዣንጥላው በታች እጆቻቸውን ወደ ላይ የዘረጉ ሰዎች አሉ። በክቡ ዙሪያ ደግሞ የኢትዮጵያ ጤና መድህን ኤጀንሲ የሚለው ጽሑፍ ተጽፏል።

እነዚህ ሶስት ጥቁርና ረዣዥም የሰው ፀጉር ጥቅሎች በሚያምር ሞገድ ቅርጽ ወለል ላይ ተቀምጠዋል። እያንዳንዱ ጥቅል ከላይ በነጭ ማሰሪያ ተጠቅልሎ ሲሆን ፀጉሩ ወፍራምና የሚያብረቀርቅ ጥቁር ቀለም አለው። ፀጉሩ በግራጫ ቀለም ባለው፣ ንጹህና አንጸባራቂ መሬት ላይ ተዘርግቷል።

ከምግቡ ጎን ትንሽ የተፈጨ ቀይ በርበሬ (ሚጥሚጣ ወይም አዋዜ) ክምር ሲኖር፣ እንጀራው የሳህኑን ዳርቻ እንደተጠቀለለ ።ይህ የተፈጨ ቀይ ስጋ (ክትፎ) በተለምዶ በኢትዮጵያ እንዴት ተዘጋጅቶ ይቀርባል?

አንድ የድሮ ጋዜጣ በንፁህ ነጭ ዳራ ላይ ተዘርግቶ አለ። ጋዜጣው የዓመት ቁጥር 5 እና የአዲስ አበባ ቀን ጥር 29 ቀን 1943 ዓ.ም. በግልጽ ያሳያል። የጋዜጣው አርዕስት በምን ተጽፏል?

በጥሩ ብርሃን በተሞላ ክፍል ውስጥ ተማሪዎች ፈተና እየሠሩ ነው። ሁሉም ቢጫና ነጭ የደንብ ልብስ ለብሰው ጠረጴዛ ላይ ደፍተዋል። አንዳንዶቹ በትኩረት ሲጽፉ ሌሎች ራሳቸውን አቀርቅረዋል። ተማሪዎቹ የሚፈተኑት የትኛውን ደረጃ ወይም የትምህርት አይነት ሊሆን ይችላል?

"ቶፕ ትሬኒንግ ኢንስቲትዩት" የሚል የእንግሊዝኛና የአማርኛ ጽሑፍ ያለበት የማስታወቂያ በራሪ ወረቀት ነው። ለዲጂታል ማርኬቲንግ፣ ለዌብ ዲዛይንና ፕሮግራሚንግ 25% ቅናሽ በማድረግ ስልጠና ይሰጣል። አንድ ኮምፒውተር የያዘች ሴት ልጅም በምስሉ ላይ ትታያለች።

የመጀመሪያው ምስል በትላልቅ ማማዎች ላይ በግንባታ ላይ ያለ የኬብል ስቴይድድ ድልድይ እና ከባድ የግንባታ ክሬን አለ። ሰው ሰራሽ አረንጓዴ ሳር፣ የመጠጥ ቤት ቆጣሪ እና ቢጫ ዣንጥላ ያላቸው ጠረጴዛዎች በግልጽ ተቀምተዋል።

በርካታ ሰዎች በሚገኙበት ክፍት ቦታ አንዲት ሴት በባህላዊ ልብስ ተቀምጣ ሕፃን ልጅ አቅፋለች። ሴትየዋ በባህላዊ ልብስዋ መሬት ላይ ተቀምጣ ሕፃን ልጅ ማቀፏ በአካባቢው ማህበረሰብ ውስጥ ምን ዓይነት ባህላዊ ትርጉም ይኖረዋል?

የሴት ራስ ከኋላ ታይቶ፣ ረዥም ጥቁር ፀጉር በብዙ ትናንሽ ድፍን ተሠርቷል። አረንጓዴ ክሮች ከጥቁሩ ጋር ተደባልቀው፣ ከላይ ደግሞ ክብ ቅርጽ ያለው ሹሩባ አለ። ይህ የፀጉር አሠራር በየትኛው ባህል ዘንድ ተወዳጅ እንደሆነ ይገምታሉ?

ባሕላዊ የሆነ የፀጉር አሠራር እና ነጭ ልብስ የለበሰ፣ ጥቁር ቆዳ ያለው ሰው የቅርብ ፎቶ ነው። ሰውዬው በሁለቱ የፊት ጥርሶች መካከል ክፍተት ያለበት ፈገግታ ያሳያል። ቀይ፣ ነጭና ሰማያዊ ዶቃዎች ያሉት የአንገት ሐብል ለብሷል።

ጥቁር መኪና በሮማንቲክ መንገድ በአበባዎች ያጌጠ ። ቀይ ጽጌረዳዎችና አረንጓዴ ቅጠሎች በመከለያው ላይ የ"ሎቭ" የሚል ቃል ሲፈጥሩ፣ ከላይ ደግሞ ቀይና ነጭ ፊኛዎች ታስረዋል። ከፊት መብራቱ አጠገብ ተጨማሪ ቀይ አበባዎች በልብ ቅርጽ ተሰቅለዋል።

አንዲት ቆንጆ ወጣት ሴት የኢትዮጵያን ባህላዊ ልብስ ለብሳ ፈገግ እያለች ፎቶ ተነስታለች። ቀሚሱ ነጭ ሆኖ በጥቁር እና በወርቃማ ጥልፎች ያጌጠ ነው። አንገቷ ላይ የአንገት ሐብል አድርጋ፣ ቀኝ እጇን በአገጯ ስር አድርጋ በደስታ ትመለከታለች።

የባህል ጭፈራ የሚታይበት ነው። ሁለት ሴቶች የባህል ልብስ ለብሰው ወደፊት እና ወደ ኋላ ፀጉራቸውን እየወዘወዙ ይጨፍራሉ ። ከኋላቸው ሌሎች ሰዎች ተቀምጠው አጨብጭበው እያጅቧቸው ነው። ትዕይንቱ በውጪ አረንጓዴ ኮረብታዎች ፊት ለፊት ላይ ነው።

ጥቁር ጨርቅ ላይ የተቀመጡ የጥንታዊ አጥንቶች ስብስብ ። ከግለሰቡ ቅሪት ውስጥ የራስ ቅል፣ የአከርካሪ አጥንቶች እና ሌሎች ረጅም አጥንቶች በግልጽ አሉ። አጥንቶቹ ፈዛዛ ቡናማ እና ቢጫ ቀለም አላቸው።

ባህላዊ የኢትዮጵያ ቀሚስ የለበሰች ጥቁር ቆዳ ያላት ሴት ወደ ፊት እየተራመደች ነው። ቀሚሱ ነጭ ጥጥ ሲሆን፣ በአረንጓዴ፣ ቀይና ነጭ ልዩ ጥልፍ አሸብርቋል። ከበስተጀርባ ብዙ ሰዎች ተደርድረው እየተመለከቱ ነው፤ ይህ ፋሽን ትዕይንት ወይስ ባህላዊ በዓል ነው?

የሚታዩት ፍራፍሬዎች በጥንቃቄ ተጠቅልለው ለገበያ ቀርበዋል። እነዚህ 'ሹገር አፕል' የሚባሉ ጣፋጭ ፍራፍሬዎች የጤና ጥቅማቸው ምንድነው? ዘርዝሩ ሁሉንም ጥቅም አንድም ሳታስቀሩ።

ቱርኩይዝ ቀለም ያላቸው በርካታ ከባድ መኪናዎች በአሸዋማ ክፍት ሜዳ ላይ ቆመዋል። በስተፊት ያለው መኪና ረጅም የጭነት መጫኛ ክፍል ያለው ነው፡፡ ከበስተጀርባ ትላልቅ የጭነት መያዣ ሳጥኖች እና ተጨማሪ መኪናዎች አሉ; እነዚህ መኪናዎች ምን አይነት ዕቃ ያጓጉዛሉ?

ደስተኛ የሆነች ሴት የስማርት ስልክ በእጇ ይዛ፣ ኮንፈቲ እየረጨባት ፈገግ ብላለች። ከሴትየዋ አጠገብ ሁለት የሞባይል ስልኮች እና የብር ጥቅሎች ተቀምጠዋል። በምስሉ ላይ "አሸናፊ ሁን!" የሚል ትልቅ ጽሑፍ ተጽፏል።

የ"የማልዳ ድባብ" የተሰኘ መጽሐፍ ሽፋን ነው። በሽፋኑ ላይ ያሉት ልብሰ ተክኮ እና የለበሱት ሰዎች የሚያምር ተፈጥሯዊ ገጽታ ላይ የቆሙት ለምንድነው?

ጥቁርና ቀይ አፈር ባለው አውቶቡስ ተርሚናል ውስጥ ብዙ ሰዎች በተጨናነቀ ሁኔታ ይታያሉ። አንዳንድ ሰዎች ግዙፍ ሸክሞችን በዊል ባሮውና በትላልቅ ቦርሳዎች ተሸክመው የሚገፉ ሲሆን፣ ሌሎች ደግሞ ልክ በመንገድ ላይ ቆመዋል። ይህ ተርሚናል በየቀኑ ምን ያህል ሰዎችን ያገለግላል?

በኢትዮጵያ ውስጥ የተካሄደ ሰላማዊ ሰልፍ ነው። በርካታ ሰዎች የኢትዮጵያን ባንዲራ እና የተለያዩ መፈክሮችን የያዙ ፖስተሮች ይዘዋል። ዋናው መፈክር በእንግሊዝኛ “ኢነፍ ኢዝ ኢነፍ” የሚል ሲሆን፣ ይህ የሚያሳየው ህዝቡ መንግስት የተወሰነ ችግር ላይ እርምጃ እንዲወስድ እየጠየቀ መሆኑን ነው።

በብረት ማንቆርቆሪያ የሚቀዳው ይህ ጥቁር መጠጥ በላይኛው ክፍል ላይ ቅመሞች ይታዩበታል። ይህ መጠጥ በኢትዮጵያ ባህል ውስጥ ምን ይባላል? የሚጠጣውም ለምን ዓላማ ነው?

በታተመ ጋዜጣ ላይ አንድ ሙሉ ገጽ በጥቁር እና ነጭ ጽሑፍና የአንድ ሰው ፎቶግራፍአለ። ክራባት ያደረገ በዕድሜ የገፋ ሰው በመሃል ተቀምጦ ሲታይ፣ ገጹ በሙሉ በአማርኛ ተጽፏል። ይህ ጽሑፍ ከማን ጋር የተደረገ ቃለ ምልልስ ሊሆን ይችላል?

ቀይና ሰማያዊ ቀለም ባለው ግልጽ ማሸጊያ ውስጥ የታሸገ ማካሮኒ ይታያል። ማሸጊያው የኮጅ (KOJJ) ምርት ስም ያለበት ሲሆን በውስጡም የፔን (Penne) ቅርጽ ያለው ደረቅ ፓስታ ተሞልቷል። ምርቱ ለምግብነት የሚውል ደረቅ የእህል ውጤት ነው።

ከብረት በሮችና ቆርቆሮዎች ፊት ለፊት ብዙ የተከመሩ ባዶ የፕላስቲክ ጠርሙሶች ይገኛሉ። ጠርሙሶቹ ጥቅም ላይ የዋሉና ያገለገሉ ናቸው። ቢጫ ጀሪካንም አለ። እቃዎቹ መልሶ ጥቅም ላይ ለማዋል የተሰበሰቡ ናቸው።

ከቤት ውጭ በተካሄደ ስነስርዓት ላይ ብዙ ሰዎች አዲስ የተገጠመ የውኃ ፓምፕ ይመረቃሉ። ሰዎች ነጭ ሻርፕና ልብስ ለብሰዋል። የውሃ ፓምፑ በገለባ በተሰራ ጣሪያ የተሸፈነ ነው። ይህ የውሃ ፓምፕ ለማህበረሰቡ ምን ጥቅም ይሰጣል?

ወጣቶቹ ከሲሚንቶ መድረክ ላይ ወደ ወንዝ ወይም ኩሬ እየዘለሉ ሲሆን፣ ተመልካቾቹ ደግሞ ከበስተጀርባ ቆመዋል። ይህ ብዙ ሰው በአንድ ላይ ወደ ውሃው የሚዘልበትና ብዙ ሰዎች የሚመለከቱበት ሁኔታ በኢትዮጵያ ውስጥ በየትኛው የሃይማኖት በዓል ላይ ሊታይ ይችላል?

አንዲት ሴት በባህላዊ ልብስ ያጌጠች ስትሆን፣ ቀኝ እጇ ላይ በእንጨት ወይም በሸክላ የተሰራ የሚመስል ነገር አጥልቃለች። በግራ እጇ ደግሞ የወርቅ ወይም የናስ አምባር አድርጋለች።

በመካከለኛ ዕይታ በተነሳው ፎቶግራፍ ላይ ሰፋፊ የጥጥ እርሻ አለ። በእርሻው ላይ ነጭ ያበቡ ብዙ የጥጥ እፅዋቶች ሲታዩ፣ አንዳንድ ቅጠሎች አረንጓዴ ናቸው። በአድማስ ላይ ሰማያዊ ሰማይ እና ደመናዎች አሉ። ይህ የጥጥ እርሻ የትኛው አካባቢ ይገኛል?

ጊዜያዊ መሸፈኛ ስር የተቀመጠ የልብስ ስፌት ማሽን ይታያል። ማሽኑ ረዣዥም እና በጨርቅ በተሸፈነ ጠረጴዛ ላይ ቆሟል። ይህ ቦታ ለአነስተኛ የልብስ ስፌት ንግድ አገልግሎት እየሰጠ ነው። ይህ የልብስ ስፌት ማሽን አገልግሎት በኢኮኖሚ ምን ሚና ይጫወታል?

አንዲት ሴት በአንገቷ የብረት መስቀል አድርጋ፣ ሰማያዊ ሻሽ ታስራለች። በትልቅ የሸክላ ምድጃ ላይ እንጀራ እየጋገረች ነው። በምድጃው ስር እሳት ነበልባል ይነሳል፤ ከበስተጀርባ የቆርቆሮ ግድግዳ ይታያል። ይህን ባህላዊ የምግብ ዝግጅት በየቀኑ የሚሠራው ለምንድን ነው?

አንድ ሰው ሰማያዊ ልብስ ለብሶ፣ በጠለፈች ነጭ ኮፍያ በአረንጓዴ ምንጣፍ ላይ ተቀምጧል። ግለሰቡ ወደ ታች ጎንበስ ብሎ የቆመ ሲሆን ከኋላው ይታያል። ምንጣፉ ቀለሞች ያሉት ሲሆን የሰላት ምንጣፍ ይመስላል። ይህ ሰው ምን ዓይነት ሃይማኖታዊ ልምምድ ያከናውናል?

ኢትዮጵያን አየር መንገድን የሚያሳይ ቀይ ጽሑፍና የአማርኛ ቃላት አርማ ይገኛል። ከላይ ቀይ፣ ቢጫ፣ እና አረንጓዴ ቀለም ያለው ክንፍ ቅርጽ አለ። ይህ ዓለም አቀፍ አየር መንገድ ማስታወቂያ ነው። ይህ አየር መንገድ በአፍሪካ ውስጥ ምን ያህል ትልቅ ቦታ ይዟል?

ጥቁር ልብስና ሐምራዊ ክራባት ያደረገ ሰው ፈገግታው የለሰለሰ ሲሆን ከኋላው ደብዘዝ ያለ የብርሃን ምንጮች አሉ። የፀጉሩና የጢሙ አሠራር ሥርዓታማ ነው። የሰውዬው ስም ማን ነው? በምን ዓይነት ስፍራ ላይ ይገኛል?

የጨለመ ዳራ ባለበት ስዕል ላይ ብዙ ባለቀለም ዶቃዎች ያንገቷ ላይ የተንጠለጠሉ ወጣት ሴት አለች። ሴትየዋ በእጆቿ ጥቁር የቆዳ ዕቃ የያዘች ሲሆን ይህም የባሕሏን ነፃነት ይገልጻል።

በነጭ ዳራ ላይ በትልቁ፣ በደማቅ ቀይ-ቡኒ ቀለም "Quora" የሚለው ቃል ተጽፏል። ቃሉ በሙሉ በሴሪፍ የፊደል አይነት የተቀረፀ ሲሆን የድርጅት ምልክት ወይም ስም ያመለክታል። ቃሉ በስዕሉ መሃል ላይ በግልጽ ጎልቷል።

አንድ ክብ እና የባህላዊ ንድፍ ያለው በዋነኝነት ቀይ፣ ነጭ እና ጥቁር ቡኒ ቀለሞችን የያዘ ምንጣፍ በጠራራ ድንጋይ ላይ ተዘርግቶ ይታያል። ምንጣፉ ያረጀና ትንሽ የቆሸሸ ሲሆን፣ የውጭውን አከባቢ ያሳያል።

ሰፋ ያለ መሬት በፈራረሱ ግንባታዎችና በድንጋዮች ተሞልቷል። ከፊት ለፊት በተመሰቃቀለ ሁኔታ የፈረሱ ነገሮች ሲኖሩ፣ ከኋላ በኩል ከፍ ያለ ያልተጠናቀቀ ዘመናዊ ሕንፃ እና ያረጁ አውቶቡሶች አሉ።

ኮንክሪት የሚያዘጋጅ ፋብሪካ ነው። ትላልቅ ሁለት ነጭ ታንከሮች አሉ። የጭነት መኪና በፋብሪካው ስር ቆሞ ሲሚንቶና ሌሎች ጥሬ ዕቃዎችን እየጫነ ነው። ይህ ፋብሪካ ለዘመናዊ የሕንፃ ግንባታ ሥራዎች የሚያገለግል ሲሆን፣ የኮንክሪት አቅርቦት ሥራን ይገልጻል።

በርካታ ሠራተኞች የድንጋይ ንጣፍ መንገድ በመሥራት ላይ ናቸው። ድንጋዮቹን ተራ በተራ እያነሱ በቦታቸው ያኖራሉ። ከተማ ውስጥ ያለ ቦታ ሲሆን ከፊት በኩል ብዙ ድንጋዮች ተከማችተዋል። ከጎን በኩል ያልተጠናቀቀ ባለ ብዙ ፎቅ ሕንፃ አለ።

ቀይና ቡኒ ቀለም ያለው የቅንጦት መርሴዲስ ቤንዝ ጂ-ዋገን ከመንገድ ውጪ መኪና፣ ከመደበኛው ከፍ ባለ የብር ጎማዎች እና የብር-ጥቁር መሸፈኛ ጋር በአረንጓዴ ጫካ ፊት ቆሟል። የመሰለ ውድ መኪና መግዛት ምን ያህል ገንዘብ ሊጠይቅ ይችላል?

በጠባብ መንገድ ላይ የሚገኙ ደማቅ ሰማያዊ ግድግዳዎች ያሏቸው ቤቶችን ያሳያል። በዚህ ግቢ ውስጥ ያሉት ሰዎች ለምን ሰማያዊ ቀለም መርጠው ይሆን?

ከሃያ በላይ የሚሆኑ ወጣት ወንዶች በሰማያዊ ግድግዳና ወንበሮች ባለው ክፍል ውስጥ ተቀምጠዋል። ወንዶቹ ነጭ ኮፍያዎችን እና ነጭ ረዥም ልብሶችን ለብሰዋል። እነዚህ ወንዶች ለየትኛው ሃይማኖታዊ ትምህርት ቤት ተማሪዎች ናቸው?

ብዙ መጠን ያለው እሳት ከከረጢቶች እና ከሌሎች ቁሶች በተከመረ ክምር ላይ እየነደደ ነው። ፖሊስ የሚመስሉ የደንብ ልብስ የለበሱ ሰዎች በአካባቢው ቆመዋል። የተከማቸው ዕቃዎች ምን ዓይነት ናቸው?

እነዚህ ትላልቅ የስጋ ክምችቶች ክፍት በሆነ ቦታ ላይ ለሽያጭ ቀርበዋል። የዚህ አይነት የስጋ አቀራረብ ንፅህናውንና ጤናማነቱን ለመጠበቅ ተገቢውን ደረጃ አሟልቷል?

ማሲንቆ ለሙዚቃ ማጀቢያነት እና ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ለመዝሙር ማጀቢያነት የሚውል መሳሪያ ነው። ይህም መሳሪያ ከክር፣ ከእንጨት እና ከቆዳ ውጤቶች ይዘጋጃል።

በብዙ ቀለማት ባላቸው አትክልት አይነቶች ያሸበረቀ ምግብ በመመገቢያ ሳህኑ ላይ ቀርቧል። ምግቡም እንደ ባቄላ፣ ስንዴ፣ ሽንኩርት፣ ጤና አዳም እና ፐርስሊ ያሉ ቅጠላ ቅጠል የበዙበት ነው።

አንድ ሰው ከላይ ወደታች በሚያሳይ እይታ የራስ ጸጉሩ ግራጫ ሲሆን ዙሪያውን ጥቁር ወይም ጥቁር ሰማያዊ መሀረብ በተለመደው የባህል መልኩ ጠምጥሟል። አንገቱ ላይ ደግሞ አረንጓዴ ቀለም ያለው ልብስ ተጥሏል። እንዲህ ዓይነቱ አጠማጠም በተለይ በገጠር አካባቢዎች ጋር ይያያዛል?

ከፊት ለፊት የበሰለ አናናስ ያለበት ሰፊ እርሻ ያሳያል፤ በተራራማ ዳራ ላይ በርካታ አናናሶች በእርሻው ላይ ተዘርግተው መገኘታቸው የፍራፍሬውን ምርት አይገልጽም?

በቆርቆሮና በቀርከሃ በተሠራ መጋዘን ውስጥ፣ አንድ ሰው በእጁ ትንሽ የውሃ ኮዳ ይዞ ቆሟል። ከመጋዘኑ ወለል ላይ እና በእንጨት መደርደሪያዎች ላይ ብዙ በፈሳሽ ሳሙና የተሞሉ የፕላስቲክ ኮዳዎች ተደርድረዋል። በመጋዘኑ ውስጥ የታሸገ ውሃ ለምን ይሸጣል?

ጠበብ ያለ መንገድ ወደ ላይ እየወጣ ነው። ግድግዳዎቹ በደማቅ ሰማያዊ ቀለም ተቀብተዋል። በሩቁ የተለየ ነጭ ግንባታ ተገንብቷል። በግድግዳው መሃል ደማቅ አረንጓዴ በር ወደ ደረጃ ይመራል። የመንገዱ ቅርጽ መሰላል ቅርጽ አለው።

ግዙፍና ክብ ቅርጽ ያለው ከእንጨትና ከገለባ የተሠራ ጎጆ ይሠራል። አንድ ሰው ቀይ ሱሪና ቡናማ ጃኬት ለብሶ የቤቱን ግድግዳ እየጠገነ ወይም እየጨረሰ ነው። ከጎጆው ጀርባ ያሉ ሙዝ የሚመስሉ ተክሎች ይገኛሉ። ጎጆዉ የየትኛው የኢትዮጵያ ብሔረሰብ መኖሪያ ነው?

ከባድ የውሃ ቁፋሮ ሥራ ነው። ሠራተኞች፣ ደህንነትን የሚያሳዩ ልብሶችና ቁር ለብሰው፣ ትልቁን የቁፋሮ መኪና ይጠቀማሉ። ከቁፋሮው የሚወጣው ጭቃማ ውሃ በብዛት ወደ ጎን ይረጫል። ሰማዩ ደመናማ ሆኖ የፕሮጀክቱን አየር ደብዝዟል።

ብዙ የደረቁና የተጠበሱ ጥቁር ቡና ፍሬዎች በቀለማት ያሸበረቀ ባለሽቦ ጥልፍ ሰፌድ መሰል ቅርጫት ውስጥ ተቀምጠዋል። ቅርጫቱን የያዘው የሰው እጅ በከፊል ይታያል።

አርማ የኢትዮጵያ ፌዴራል ዴሞክራሲያዊ ሪፐብሊክ የሕዝብ ተወካዮች ምክር ቤትን ይወክላል። አርማው በሰማያዊና ቢጫ የፀሐይ ብርሃን ጀርባ ላይ የማምረቻ ማሽኖችና አምዶች ይታያሉ። አርማው በወይራ ቅርንጫፎች ተከብቦ፣ ከላይ በኩል ደግሞ ቀይ ክብ ውስጥ ያለ ቢጫ ኮከብ አለ።

"የኢትዮጵያ ቢዝነስ ሪቪው" መጽሔት ሽፋን ላይ አንዲት ሴት ከጎን በኩል ተነስታለች። ሴትየዋ ጥቁር ፀጉሯን በጥልፍ የሠራች ሲሆን ፊትዋ ወደ ቀኝ በኩል ያዘነብላል። ይህች ሴት ምን ዓይነት የንግድ ሥራ ትመራለች?

የእጅ ጋሪ ወይንም ካሬታዎች በሰው ጉልበት የሚገፉ ቅርበት ላላቸው ቦታዎች እቃወችን ለማመላለስ የሚያገለግሉ ማሽነሪ ናቸው። የቃ ማስቀመጫቸው ከቀላል ብረቶች የሚዘጋጅ ሲሆን አነስተኛ ሁለት ጎማዎች የተገጠመላቸው ናቸው።

ጃጅም ጥቁር ፀጉር ያላት ልጅ ከኋላዋ ቆማለች። ባለቀለም መስመሮች ያለው ረጅም እጅጌ ለብሳ የቤቱ ሳሎን ክፍል ከበስተጀርባ አለ። በውስጡም የቆዳ ሶፋዎች እና ደረጃዎች አሉ።

ቀሚስና የቼክ ሱሪ የለበሱ ወንድና ሴት በመድረክ ላይ በደስታ ይጨፍራሉ። ከኋላቸው ባንዶች ሰማያዊ ባህላዊ ልብስ ለብሰው፣ ጭምብል አድርገው ሙዚቃ ይጫወታሉ። በስተጀርባ አረንጓዴ የቀርከሃ ማስዋቢያ ሲታይ፣ ይህ የምሽት የሙዚቃ ዝግጅት ምን ጥቅም አለው?

የተባበሩት መንግስታት የአሜሪካን ባንዲራ ነው። ባንዲራው በቀይና በነጭ የተፈራረቁ ሰንደቆች አሉት። በላይኛው ግራ ጥግ ላይ በሰማያዊ ዳራ ላይ ነጭ ኮከቦች አሉ። ባንዲራው የመጠምዘዝ ቅርፅ ያለው ሲሆን፣ ይህም የነፃነትና የአሜሪካ ብሔራዊ ምልክት ነው።

አንዲት ወጣት ሴት የፊት ቆዳ ማጽጃ ምርትን ይዛ በቅርብ ርቀት ትታያለች። በቀኝ እጇ የቆዳ ማጽጃን ከፊት ለፊት ይዛለች። ሴትየዋ ምንም አይነት ሜካፕ ያላደረገች ሲሆን፣ ምን ለማድረግ እየሞከረች ነው?

የቢራ ፋብሪካ የማምረቻ መስመር ላይ ያሉ የ'ሀበሻ ኮልድ ጎልድ' ቢራ ጠርሙሶችን ያሳያል። ጠርሙሶቹ በጥብቅ ተሰልፈው ለመታሸግ እየተንቀሳቀሱ ነው። ጠርሙሶቹ ጥቁር ቀለምና ወርቃማ መለያ አላቸው። ፋብሪካው በቀን ስንት ጠርሙስ ያመርታል?

ትኩረቱ ጥቁር በሆነ የብረት መጥበሻ ውስጥ ባለው ምግብ ላይ ነው። ምግቡ ጥርት ያለ ብርቱካናማ ቀለም ያለው እና በአረንጓዴ የቺሊ ቁርጥራጮች ያጌጠ ነው። መጥበሻው በእጅ የተጠለፈ ምንጣፍ ላይ ተቀምጧል።

አንዲት ሴት ፈገግታ በተሞላበት ፊት በቅርብ ላይ ትገኛለች። ሴትየዋ በብርቱካን ቀለም የተሠራች የቤዝቦል ኮፍያ ለብሳለች። ከኮፍያው ላይ የኢትዮጵያን ባንዲራ ቀለማት የሚያሳይ አርማ አለ። ሴትየዋም የባንዲራውን ቀለም የያዘ ሸሚዝ ለብሳለች።

ማስታወቂያ የፀጉር እንክብካቤ ምርትን ያሳያል፤ በጠርሙሱ ላይ ደግሞ የነጭ ሽንኩርት ምስል ይታያል። የነጭ ሽንኩርት ሻምፑ በፀጉር እንክብካቤ ውስጥ ዋናውን ጥቅም የሚሰጠው በምን ዓይነት መንገድ ነው?

የኢትዮ ቴሌኮም እና ቴሌብር ማስታወቂያ ያሳያል። አንድ ሽማግሌ ነጭ ኮፍያና ሰማያዊ ልብስ ለብሰው ይታያሉ። ማስታወቂያው ስለ ቀሪ ሒሳብና ሸር መላክ ያትማል። ይህ አዲስ አገልግሎት ለመጠቀም ቀላል ነው?

የተለያዩ ወንበር እና መቀመጫዎች በሰዎች ተሞልተዋል። መሃል ቦታ ላይም አንድ የአስተናጋጅ ልብስ የለበሰ ግለሰብ ቆሟል። ቦታውም በመብራቶች አሸብርቋል። እንደዚህ አይነት ቦታዎች ላይ ምን ምን አገልግሎቶች ይሰጣሉ?

ደማቅ ቡኒ ቀለም ያለው የኢትዮጵያ ተኩላ ጭንቅላቱን ወደ ግራ አዙሮ በደረቅ የሳር መሬት ላይ በድንጋዮች መካከል ቆሟል። ሆዱ፣ የጅራቱ ጫፍ እና የውስጠኛው እግሮቹ ነጭ ናቸው።

የጎዳና ላይ ሻጭ በተሰነጣጠቀ የእግረኛ መንገድ ላይ ትንሽ ፕላስቲክ እና ሌላ ቁሳቁስ ለሽያጭ አዘጋጅቶ ያታያል። ሻጩ ቀይ ጃኬት ለብሶ መሬት ላይ ተቀምጧል። የጎዳና ላይ ንግድ በኢትዮጵያ ውስጥ ምን ያህል ትልቅ የሥራ ዕድል ይፈጥራል?

ከፍተኛ የጣሪያ መብራት ያለው፣ ለስብሰባ የተዘጋጀ ሰፊ አዳራሽ ነው። ረዣዥም ጠረጴዛዎች በነጭ ልብስ ተሸፍነው በዩ-ቅርጽ ተደርድረዋል። ዙሪያውን በወርቅ ክፈፍ የተሰሩ ቀይ ወንበሮች አሉ።

ጊዜያዊ መጠለያ ስር የልብስ ስፌት ማሽን በጠረጴዛ ላይ ተቀምጧል። ይህ የልብስ ስፌት ማሽን በጊዜያዊ መጠለያ ስር መገኘቱ በአካባቢው ለተለመደ የውጪ አገልግሎት የሚውል የጥገና ንግድ ነው?

በመሶብ የቀረበ በየአይነት ምግብ ሲሆን ለጤና በጣም ተስማሚ የሆነ የምግብ ዓይነት ነው። ከምግቡ ጋር አብሮ የቀረቡ የሚጠጡ መጠጦች አሉ እነዚህ መጠጦች ምንድን ናቸው?

ጥቁር፣ ቀይ እና ነጭ ቀለም ያላቸው ናይክ የሚመስሉ የአትሌቲክስ ጫማዎችን ። ጫማዎቹ በሳጥን ላይ ተቀምጠው፣ አንድ እጅ ከታች በኩል ይዟቸዋል።

በከተማ መሃል ላይ የሚገኝ ትልቅና የተጨናነቀ ክብ ቅርጽ ያለው የመንገድ መስቀለኛ ። የትራፊክ ፍሰቱ ከመንገዱ ስር በዋሻ በኩል ያልፋል። ክብ ቅርጹ በዘመናዊ የከፍተኛ ፎቅ ህንፃዎች የተከበበ ሲሆን፣ ብዙ መኪኖችም በመንገዱ ላይ ይገኛሉ።

አንድ ሰው በጥቁር ዳራ ፊት ለፊት በሁለት እጆቹ ሃይማኖታዊ የሚመስል መጽሐፍ ይዟል። ገፆቹ ወደ ቢጫነት ያደፉ ሲሆን የአማርኛ ጽሑፍ በጥቁር እና በቀይ ቀለም ተጽፎበታል። የአንድ ጣት ጫፍ ክፍት የሆነውን ገጽ ያመለክታል።

ሁለቱም እግሮች በብር ወይም በብረት የተሰራ የሚመስል ጌጥ አድርገዋል። የጌጣጌጡ መሃል ላይ ቀለል ያለ ሰማያዊ ቀለም ያለው የአበባ ቅርጽ ያለው ጌጥ አለ። ከአበባው ስር እና ከጎኖቹ የብረት ዲዛይኖች እና ትናንሽ፣ የሚወዛወዙ ጌጣጌጦች ቻርሞች ተንጠልጥለዋል።

ቆንጆዋ ወጣት በጥቁር ልብስ ላይ ቀይ ሻሽ ለብሳ ቢጫ ዶቃና ሰፋፊ የብር አምባሮች አድርጋለች። የተሠራው የፀጉር አሠራር እና በጥቁር ቀለም የተሰመረ የአፍንጫ ላይ ምልክት ይታያል። ይህች ሴት የየትኛው የኢትዮጵያ ብሔር ተወካይ ልትሆን ትችላለች?

አንድ ባለ ሙሉ ዋልያ ቢራ ጠርሙስና አንድ የቢራ ብርጭቆ ከፊት ቀርበው ተቀምጠዋል። ከጀርባ ሶስት ተጨማሪ ጠርሙሶች ሲኖሩ፣ ከጎን ደግሞ የእህል ዘሮችን የያዘ ባህላዊ ቅርጫት አለ። የጠረጴዛው ጀርባ ቡናማ የእንጨት ቀለም አለው።

ለሠርግ የተዘጋጀ የሚያብረቀርቅ የእንጨት ወለል ያለው አዳራሽ መግቢያ ። ነጭ ሰው ሠራሽ አበባዎች የክፈፎቹን አምዶች ሲሸፍኑ፣ ቢጫ መብራቶችና ደብዘዝ ያለ ብርሃን ደግሞ የበዓሉን ድባብ ይፈጥራሉ። በርካታ ሰዎች በሩላይ ሲታዩ በስተቀኝ ደግሞ የእንኳን ደህና መጣችሁ ምልክት።

አስራ ሁለት የምዕራብ አፍሪካ ሀገራት ባንዲራዎች በሦስት ረድፍ ተሰድረዋል። ከባንዲራዎቹ መካከል ጋና፣ ቤኒን፣ ቡርኪና ፋሶ፣ ካሜሩን፣ ኮንጎ፣ ቶጎ፣ ማሊ እና ኢትዮጵያ በስም ተጠቅሰው ይታያሉ። ሁሉም ባንዲራዎች ቀይ፣ ቢጫና አረንጓዴ ቀለሞችን አካተዋል።

ብዙ ሰዎች ተራራውን በእግር እየወጡ ወይም እየተጓዙ ነው። አካባቢው ደረቅ እና ድንጋያማ ሲሆን ጥቂት ዛፎችም አሉ። ሰዎች በቱሪዝም ወይም በእግር ጉዞ ላይ መሆናቸውን ያመለክታል።

የተለያዩ ደማቅ ቀለማት ያላቸው የወረቀት መያዣ ይታያሉ። የወረቀት መያዣዎች በቢሮ ውስጥ የሚኖራቸው ዋና ተግባር ሰነዶችን ማደራጀት ሲሆን፣ ለመጀመሪያ ጊዜ የተፈጠሩት መቼ ነበር?

ሰውነቷ ዘይት በተቀባ እግር ላይ ፀጉር የማስወገድ ሥራ እየተከናወነ ነው። ባለሙያዋ ሰም የተነከረ ጨርቅ ተጠቅማ የውበት አገልግሎት ትሰጣለች። እጇ ላይ የወርቅ ቀለበት አጥልቃለች። የቆዳውን ንጽህና ለመጠበቅ በጥንቃቄ እየሰራች ነው።

የዛፉ ግንድ ወፍራም እና ቡናማ፣ ያልተስተካከለ ቅርፊት አለው። በርካታ ትናንሽ፣ ክብ ቅርጽ ያላቸው ፍሬዎች በቀጥታ ከግንዱ ላይ ተንጠልጥለዋል። እነዚህ ፍሬዎች በአብዛኛው የዱር በለስ ሲካሞር በለስ ጋር ተመሳሳይ ዝርያ ናቸው፡፡

የደረት ላይ ፎቶ ጠንካራ ሰውነት ያለው ወንድ በስፖርት ማዘውተሪያ ውስጥ የእጅ ክብደቶች አንስቶ ሲለማመድ ያሳያል። ወንዱ ቀላል ግራጫ ቲሸርትና ግራጫ የስፖርት ሱሪ የመሰለ ልብስ ለብሷል። የሰውነቱ ጡንቻማነት፣ በተለይም ትከሻውና የክንዱ ጡንቻዎች፣ በግልጽ ጎልተው ይታያሉ።

በባህላዊ የገለባ ጣሪያ ጎጆዎች ፊት ለፊት የሰዎች ስብስብ መሬት ላይ ተቀምጧል። ጥቂት ሰዎች ነጭና አረንጓዴ ልብሶችን ለብሰዋል። ይህ ስብስብ በባህላዊ ቤቶች አጠገብ ለምን ተሰበሰበ? የሚወያዩት ዋና ጉዳይ ምንድን ነው?

መሃል ላይ አንድ የዜና አቅራቢ ጥቁር ልብስና ቀይ ክራቫት ለብሶአለ፣ ከበስተጀርባ በሰማያዊ ልብስ የተሰባሰቡ የትምህርት ቤት ተማሪዎች በትኩረት እየተከተሉ ፡፡በመሃል ላይ ያለው የዜና አቅራቢ ከበስተጀርባ ካሉት ተማሪዎች ጋር የተያያዘ ዜና ማቅረቡ ምን ያመለክታል?

ጠፍጣፋ፣ አረንጓዴ እና እሾሃማ ከሆኑት የቅጠል ቅርጽ ካላቸው ግንዶች ጋር፣ የብርቱካን-ቢጫ ቀለም ያላቸው ፍሬዎች ጎን ለጎን ተሰባስበው ይበቅላሉ። እነዚህ ፍሬዎች በአጭር፣ ጥቁር ነጠብጣቦች የተሞሉ ናቸው።

ሰማያዊ ዩኒፎርምና ባርኔጣ የለበሰ አንድ ወጣት ሰራተኛ ቤንዚን ሲሞላ ቀርቧል። ሰራተኛው ከግራጫ መኪና ጀርባ ሲቆም፣ ከበስተጀርባው የነዳጅ ማደያ ህንፃዎች አሉ።

ሻሽ የጠቀለለ ሰው ከጎን አለ። ጥንታዊ በሚመስል ሕንፃ ውስጥ ሻማ እና መጽሐፍ ይዞ ቆሟል። ከፊት ያለው ሻማ ብርሃን ለፊቱ እና ለሚይዘው መጽሐፍ ብርሃን ሰጥቷል። ሰውየው ሃይማኖታዊ ልብስ ለብሷል። እንደዚህ ዓይነት ሰዎች የትኞቹን መጽሐፍት ያነባሉ?

የጎዳና ላይ ምስል አንድ ሰው በእጁ የእቃ መጎተቻ ጋሪ ሲገፋ ያሳያል። ከጀርባው የፋርማሲ እና ሌሎች ሱቆች ይታያሉ። በቀኝ በኩል በፈረስ የተጎተተ ጋሪ አለ። ጋሪው ለመንገደኞች አስቸጋሪ ነው?

ከፊት ለፊት በጥቁር የተለበጠ ወንበር ያለው አንጸባራቂ ጥቁር የያማሃ አቀባዊ ፒያኖ ። ፒያኖው ነጭና ጥቁር የቁልፍ ሰሌዳዎች እና ከታች ሶስት ወርቃማ መርገጫዎች አሉት። የፒያኖው አካል ብርሃንን የሚያንፀባርቅ ይመስላል።

በሺዎች የሚቆጠሩ ሰዎችን በአደባባይ ላይ ተቀምጠው ያሳያል። ሕዝቡ በጥብቅ ተሰባስቧል፣ አንዳንዶቹም በድካም ላይ ይመስላሉ። ከበስተጀርባ ሕንፃዎች እና ጥቁር ቀይ አረንጓዴ ባንዲራዎች አሉ። እነዚህ ሰዎች ስደተኞች ናቸው?

አንዲት ነጭ ልብስና ሻሽ ያደረገች ሴት ኢትዮጵያዊት፣ በእንፋሎት በሚሰራ ምድጃ ላይ በደማቅ ቀይ ኩባያ በመጠቀም፣ ሊጥ በመቀየጥ እንጀራ ስትጋግር ትታያለች?

ጥቁር የሚያብረቀርቅ የኤሌክትሪክ ምድጃ በእንደ ቡኒ መሬት ላይ ተቀምጧል። ምድጃው አምስት ክብ ማብሰያ ቦታዎችና በማዕከሉ ቀይ የንክኪ መቆጣጠሪያ ምልክቶች አሉት። የሰው እግር መስታይት ላይ ቆሟል፡፡

ሦስተኛዋ ሴት ከበስተጀርባ በወረቀት ላይ እየጻፈች ስትሆን፤ አራተኛው ወጣት ደግሞ ከድምጽ መስጫ ሳጥን አጠገብ ቆሟል። ሁሉም በሐምራዊ መለያ ቬስት ለብሰዋል። በግልጽ እንደዚህ ያሉ የምርጫ ሂደቶች የሚያስፈልጋቸው መዝገብ ምንድን ነው?

በሣር ሜዳ ላይ በተነጠፈ ነጭ ጨርቅ ላይ የተለያዩ ፍራፍሬዎችና በሥዕሎች የተደገፉ የአማርኛ ፊደላት ካርዶች ተደርድረዋል። ፍራፍሬዎቹ ማንጎ፣ ፖም፣ ሙዝ፣ አቮካዶ፣ ሎሚ፣ እንጆሪና አናናስ ይገኙበታል። በአብዛኛው በግልጽ ብርሃን የተነሳ ሞቅ ያለ ቀለም ያለው ነው።

በቡናማ ዳራ ላይ የተለያዩ ቅመሞች እና ሥሮች አሉ። ትልቁ የዝንጅብል ሥር እና የተፈጨ የዝንጅብል ዱቄት በትንሽ ሳህን ውስጥ ተቀምጠዋል። ከቀይ-ብርቱካናማ የተፈጨ በርበሬ አጠገብ የከርሰ ምድር ሥሮች አሉ። ሁለት ትልልቅ ቀይ ቀረፋ እንጨቶች በየት በኩል አሉ?

አንድ እግር ኳስ አሠልጣኝ የሚመስል ሰው ቀይ እና ጥቁር ልብስ ለብሶ ጋዜጣዊ መግለጫ እየሰጠ ነው። ጥቁር ጺም አለው፤ ከበስተጀርባው ላይ ደግሞ የስፖርት ኩባንያዎች አርማዎች ይታያሉ። ይህ አሠልጣኝ የሚሰጠው መግለጫ ከየትኛው ትልቅ ውድድር ጋር ሊገናኝ ይችላል?

ጥላ ስር የተሰበሰበ የገበያ ሥፍራ ይገኛል። ሻጮች ቀይ ቲማቲም፣ ቀይ ሽንኩርት እና የተሠሩ የእጅ ሥራዎች ይዘው ይገኛሉ። ብዙ ሰዎች ገለባ ባርኔጣ ደፍተዋል። ከፊል ወታደራዊ ልብስ የለበሰ ሰው በቀኝ በኩል ይቆማል። በዚህ ገበያ ላይ ተፈላጊነት ያላቸው የእጅ ሥራዎች የትኞቹ ናቸው?

ብዙ ገበሬዎች በጋራ መሬት እየቆፈሩ እና እየዘሩ ነው። በግንባር ቀደምትነት የሚታዩት ወንዶች አካፋ በመጠቀም ረጅም ጉድጓዶች ሲሰሩ፣ ሌሎች ሴቶችና ወንዶች ከበስተጀርባ እየተከሉ ነው። ይህ የመሬት ልማት ሥራ የትኛውን የአካባቢ ጥበቃ ፕሮግራም የሚያሳይ ይሆን?

በአበቦች የተከበበ የሚያምር ነጭ ምንጣፍ ያለው መራመጃ ስፍራ የተለያየ ቅርጽ ባላቸው አጃቢ ማስጊጫዎች መካከል ተዘርግቷል። ከፊት ለፊትም በሁለት አቅታጫ የተቀመጡ ነጭ አበቦች በምሰሶው ላይ አርፈዋል። የእንደዚህ አይነት ቦታ አገልግሎት ምንድን ነው?

በሳር ሜዳ ላይ ጋደም ያለ ግርማ ሞገስ ያለውን አንበሳ ነው። ወፍራም መንጋውና ጠንካራ ጡንቻው በጠዋቱ ፀሐይ ያበራል። የአፍሪካ የዱር እንስሳት ንጉስ የሆነው አንበሳ በረጋ መንፈስ አካባቢውን በትኩረት ይቃኛል።

ብዙ ሴቶች ባህላዊ ነጭ ልብስ ለብሰው በለመለመ ሜዳ ላይ ተቀምጠዋል። ሴቶቹ አበቦችን ወይም ሳሮችን ሲለቅሙና ሲያጎነጉኑ ይታያል። ከጀርባ ጥቂት ከብቶች ሲሰማሩ ይታያሉ፤ ይህም የመስክ ሥራን ያሳያል።

ማስቲል ብረት የተሰራ ዘመናዊ የጋዝ ምድጃ ነው። ስድስት የቃጠሎ አይኖችና ትልቅ ምድጃ አለው። ከፊት በኩል መቆጣጠሪያ ቁልፎችና ዲጂታል ማሳያ ተቀመጦለት ለአጠቃቀም ምቹ ነው።

ይህ ምስል የኢትዮጵያ ሴት ባህላዊ የጥጥ ልብስ ለብሳ፣ ፀጉሯን ባህላዊ በሆነ የሽሩባ አሠራርና በትንሽ ነጭ አበቦች አስውባለች። ልብሷ በደረት እና በእጅጌው ላይ ቀለም ያሸበረቀ ጠርዝ አለው። የኢትዮጵያ ሴቶች ለምን ይህንን ዓይነት ባህላዊ የፀጉር አሠራር ይመርጣሉ?

የፀጉር አሰራር በጣም ዘመናዊው የቢራቢሮ ቅርጽ ከግራ ጎንዋ ላይ በፀጉሯ ለመስራት ተሞክሯል። በተጨማሪም ደግሞ ነጫጭ የሆኑ ጨሌዎችን ከግሯ ጫፍ ላይ አድርጋለች።

ቀለል ያለ ቡናማ ቀለም ያለው ትልቅ ልብስ ማስቀመጫ ከክፍሉ ግድግዳ ጋር ተቀናጅቶ ተሰራ። በመሃል መስታወት የተገጠመ በር እንዲሁም ከስር መሳቢያዎች አሉት። በክፍሉ ውስጥ ያለው አልጋ የተነጠፈው በምን አይነት ጨርቅ ነው?

የሩጫ ውድድር ያሳያል። ሦስት የኢትዮጵያ አትሌቶች በፍጥነት ሲሮጡ፣ አንዷ ደግሞ መሬት ላይ ወድቃለች። ሁኔታው አስጨናቂ እና ከባድ ውድድር ይመስላል። የተወዳዳሪዋ መውደቅ የውድድሩን ውጤት ይለውጠዋል?

በርካታ ሴቶች የሆኑ ሰዎች አረንጓዴ በሆነ አካባቢ ተሰብስበው የሆነ ንግግር ሲያደምጡ ያሳያል። ይህ ስብሰባ ምን ዓይነት ማህበረሰብ ተኮር ፕሮጀክት ወይም የልማት ጉዳይ ላይ ያተኮረ ነው?

ትላልቅ ቡናማ የውሃ ጎርፍ መንገዱንና የቤትን ግቢ ሞልቶታል። ከመሬት ከፍ ያለ ግራጫ-አረንጓዴ ቀለም ያለው ቤት በዛፎችና የኤሌክትሪክ ምሰሶዎች አጠገብ አለ። ውሃው በጣም ፈሳሽ ነው። በጎርፉ ምክንያት በቤቱ ላይ ምን ጉዳት ሊደርስ ይችላል?

የስፖርት ልብስ የለበሰ አንድ ወጣት፣ በብሩህ ሰማያዊ ሰማይ ስር፣ ምሰሶ ተጠቅሞ ከፍታ በመዝለል ላይ ሲሆን፣ በቀይ መስመር ላይ ሰውነቱን አስተካክሎ በአየር ላይ ይታያል። ይህ አትሌት የትኛው ሀገር ነው የሚወክለው?

የኔትፍሊክስ አርማ በመሃል ላይ በቀይ ኤን እና በነጭ ጽሑፍ ታጅቧል። ከኋላው የፊልም እና የትዕይንት ፖስተሮች ኮላጅ አለ፣ ብዙዎቹ የቻይንኛ እና የኮሪያ ጽሑፎችን ናቸው።

እነዚህ ማስታወሻ ደብተሮች በዩኒኮርን ጭብጥ ያሸበረቁ ናቸው። ደብተሮቹ የተለያየ ቅርጽና መጠን ያላቸውን የሚለጠፉ ወረቀቶች ይዘዋል። ቼክ ሊስት እና ለፈጣን ማስታወሻ የሚሆኑ ቦታዎች አሏቸው። እነዚህ ለትምህርት ቤት ወይም ለዕቅድ ማውጣት ቀለሞች የተሞሉ ቁሳቁሶች ናቸው።

ከዘመናዊ የቢሮው ክፍል ውስጥ ትልቅ የእንጨትና ጥቁር የሥራ ጠረጴዛ አለ። ጠረጴዛው ላይ ኮምፒውተር ተቀምጧል፣ ከጎኑም የእቃ ማስቀመጫ መደርደሪያ ይገኛል። ከትላልቅ መስኮቶች የሌሊት ከተማ እይታ ይታያል። በጣም ውበት ያለው ቢሮ ነው።

የኢትዮጵያ ባህላዊ ልብስ ። ልብሱ የጥጥ ጨርቅ ሲሆን፣ ጥልፍ በአንገትጌውና በግንባሩ ላይ ቀይ፣ ብርቱካናማ፣ ጥቁርና አረንጓዴ ቀለሞች አሉት። ነጭ መታጠቂያ ወገቡ ላይ ታስሮ በልብሱ ግርጌ ላይ ቀለማማ ጫፎች አሉ።

አንዲት ሴት ነጭ የባህል ልብስ የለበሰች፣ ጥቁር ጥልፍ በደረቷ እና ወገቧ ላይ አለው። ሴትየዋ በጠራራ ፀሐይ በሳር የተሞላ ሜዳ ላይ ቆማ እየዘፈነች ትመስላለች። ከእሷ አጠገብ አንድ ግመል ቆሟል፤ ግመሉ በአንገቱ ላይ ገመድ ታስሮበታል።

ቡናማና ጥቁር ክንፍ ያለው ትንሹ ወፍ በቢጫ አረንጓዴ በተሸፈነ ገጽ ላይ ቆሟል። ወፉ ጥቁር ምንቃር እና ቡናማ ጭንቅላት ያለው ሲሆን ወደ ግራ ዞሯል።

እረጅም ፀጉር ያላት ወጣት ሴት ቀለል ያለ ግራጫ አጭር እጅጌ ያለው ቀሚስ ለብሳለች። ቀሚሱ ከታች ጥቁር፣ ቢጫና ግራጫ ባንዶች ያሉት የጥልፍ ሥራ አለው። የሴቷ አለባበስ ለየት ያለ የሚመስለው ለምንድን ነው?

ፀሐይ በምትጠልቅበት ጊዜ የጎንደር የፋሲል ግቢ ካስል በዛፎችና በአረንጓዴ የሣር ሜዳዎች ተከቧል። ጥቂት ጥንታዊ ግንቦችና ፍርስራሾች በተለያየ የጥገና ደረጃ ላይ አሉ። አካባቢው በዙሪያው ከተማና የቤቶች ስብስብ አለበት። የሕንጻዎቹ ነጭ ቀለም በወርቃማው ብርሃን ደምቋል።

የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የረጅም ዘመን የጥበብ፣ የዕደ-ጥበብ እና የሃይማኖታዊ ታሪክ ሀብትን ያንፀባርቃል። ቁሳቁሶቹ በአንድ ሙዚየም፣ ግምጃ ቤት ወይም ጥንታዊ ቤተ ክርስቲያን ውስጥ የሚገኙናቸው።

ረጅም፣ ደማቅ አረንጓዴ ቅጠሎች ያሉት ተክል ይታያል። ተክሉ ነጭ አበባዎች ሲያብቡ፣ ቢጫ እና ቀይ መሀል ያላቸው ናቸው። የሌሎች እፅዋት ቅጠሎች እና ቅርንጫፎች ከበስተጀርባ ይታያሉ። ይህ ተክል ለየትኛው ዓላማ ጥቅም ላይ ሊውል ይችላል?

"ፍቅር እስከ መቃብር" የሚል ርዕስ ያለው መጽሐፍ ሽፋን ነው። የጸሐፊው ስም "ሐዲስ ዓለማየሁ" ከታች ተጽፏል። ሽፋኑ ጥቁር እና ሰማያዊ ቅርጾችን ይዞ ክላሲክ ዲዛይን አለው። ይህ መጽሐፍ በኢትዮጵያ ሥነ-ጽሑፍ ውስጥ ልዩ ቦታ ያለው ለምንድን ነው?

ከገለባ የተሠራ ጣሪያ ባለበት ክፍል ውስጥ፣ ቀይ አልጋ ልብስና ባለቀለም ትራሶች የተነጠፉበት የእንጨት አልጋ አለ። ነጭ ግድግዳ ላይ ሁለት ባለእንጨት ፍሬም ያላቸው ስዕሎች ተሰቅለዋል፤ ይህ አይነት ባህላዊ አሰራር በየትኛው የኢትዮጵያ ክፍል የተለመደ ነው?

ጥቁር እና ቡናማ ክምችቶች ከሚታዩበት አረንጓዴ-ቢጫ ፈሳሽ በቅርብ ርቀት ተነስቷል። ወፍራም ፍርፋሪ የሚመስሉ ነገሮች በፈሳሹ ውስጥ የሚንሳፈፉ ሲሆን ያልተለየ ዘይት የመሰለ ይዘት አለው። ይህ ፈሳሽ ተፈጥሯዊ ወይስ ኬሚካዊ ነው?

የዕለት ተዕለት የገጠር ሕይወትን የሚያሳይ ሲሆን፣ ጥቁር እና ነጭ በመሆኑ ጊዜው ያለፈበት ፎቶግራፍ መሆኑን ያመለክታል። መብራቱ የተፈጥሮ ብርሃን ሲሆን በግንባሩ ላይ ጠንካራ ጥላዎችን ይፈጥራል። ሴትየዋ እና ውሻው የመረጋጋት እና የሰላም ስሜት ይሰጣሉ።

ከታች ወደ ላይ በቅደም ተከተል የተደረደሩ የተለያዩ ፍራፍሬዎች በሱቅ መደርደሪያ ላይ በከፍተኛ መጠን ተከምረዋል፤ በግራ በኩል የአናናስ ክምር ሲሆን፣ መሃል ላይ ደግሞ የሎሚና የብርቱካን ዓይነት ፍራፍሬዎች አሉ። በኢትዮጵያ ውስጥ እነዚህ ፍራፍሬዎች የሚመረቱት በየትኞቹ አካባቢዎች ነው?

በቀርካ በተሠራ ቅርጫት ውስጥ ትኩስ አትክልቶችና ፍራፍሬዎች ተሰብስበው ይታያሉ። ጎመን፣ ዱባ፣ እንቁላል አትክልት፣ ቀይ ሽንኩርት፣ እንጆሪና ብርቱካን ጎን ለጎን ተደርድረዋል። እነዚህ ሁሉ ምርቶች በተመሳሳይ ቦታ የሚሰበሰቡት ለምንድን ነው?

ከባድ የመንገድ መበላሸት ወይም የድልድይ መደርመስ አለ። አስፋልቱ ተሰንጥቆና ተከፍሎ ትልቅ ጉድጓድ ፈጥሯል። በርካታ ሰዎች በተበላሸው መንገድ ዙሪያ ተሰብስበው ችግሩን ሲመለከቱ ነው፤ ይህም የትራፊክ ፍሰትን አቋርጧል።

አራት ወንዶችና አንዲት ሴት ጥቁር የፍርድ ቤት ደንብና ነጭ ሸሚዝ በጥቁር ከረባት ለብሰው እጃቸውን ወደ ላይ ዘርግተው መሀላ ይፈፅማሉ። ከበስተጀርባ በአረንጓዴ፣ ቢጫና ቀይ ቀለማት ያለው ባንዲራዎች ተደርድረዋል፣ ከኋላ አንድ ሰዉ ሱፍ ለብሶ፣ ማይክ ከፊቱ ተቀምጧል።

ጥቁርና ነጭ በሆነው ምስል፣ ነጭ ልብስ የለበሱ ብዙ ሰዎች በጎችን በድንጋይ ላይ በሚገኝ ክፍት ገበያ ውስጥ ያሰማራሉ። ከበስተጀርባ ጉልላት ያላት ቤተክርስቲያን በዛፎች ተከባ ትታያለች። እነዚህ በጎች ለምን ዓይነት በዓል ሊሸጡ ይሆን?

ብዙ ሰዎች በጎዳና ላይ ተሰባስበው የቆሻሻ እሳትን ሲያነዱ ይታያል። አንዳንድ ሴቶች በባህላዊ ሻሽና ልብስ ውስጥ ቆሻሻ ሲያነሱ፣ ወንዶች ደግሞ በመካከል ቆመውና ከበስተጀርባ በግንባታ አካባቢ ይገኛሉ።

ግራጫ በሆነ ዳራ ላይ፣ ሰማያዊና ወርቃማ ቀለም ያለው፣ የክብ ቀስት ቅርጽ ያለው አርማ ይታያል። በአርማው መሃል "የትራንስፖርት ሚኒስቴር" የሚለው የአማርኛና የእንግሊዝኛ ጽሑፍ በግልጽ ተቀምጧል። ይህ ሚኒስቴር በአሁኑ ወቅት በአገሪቱ ውስጥ ምን ዓይነት አዲስ የትራንስፖርት ፕሮጀክት በመምራት ላይ ይገኛል?

በቅጡ የተሰሩ ጥቁርና ነጭ ከብቶች በዘመናዊ የከብት ማቆያ ክፍል ውስጥ ተሰልፈዋል። ከፍ ያለ የወተት ምርት ለመስጠት ተብለው የተመረጡ ናቸው። በኮንክሪት መጋቢ በረት ፊት ለፊት ቆመው በሥርዓት ይመገባሉ። ይህም የዳበረ የከብት እርባታ ዘዴን ነው።

በአንድ ሕንፃ ግድግዳ ላይ ብዙ የመኪና መለዋወጫ መደብሮች ምልክቶች ተሰቅለዋል። ከታወቁት የምርት ስሞች መካከል ኒሳን እና ቶዮታ በግልጽ ይታያሉ። በእነዚህ ምልክቶች ላይ የተጻፉት አብዛኞቹ ጽሑፎች በየትኛው ቋንቋ ናቸው?

ከጥቁር ዳራ አንጻር የወርቅ ጌጣጌጥ ስብስብ በሰው እጅ ላይ ተቀምጧል። ስብስቡ በጠለፋ የተሠራ ትልቅ ክብ አንገትጌ፣ ሁለት ትላልቅ ክብ የጆሮ ጌጦች፣ እና ትንሽ ክብ ቀለበት ያካትታል። ወርቃማው ቀለም ያንጸባርቃል።

ምስሉ የአፍሪካ ህብረት ባንዲራ አረንጓዴ መደብ ላይ የአህጉሪቱ ካርታ በየሀገራቱ ባንዲራዎች ተሞልቶ ይታያል። ካርታው በወርቃማ ኮከቦች እና ከብርሃን ጨረሮች በሚመስሉ ነገሮች የተከበበ ነው። ይህ የአህጉሪቱን አንድነት ያመለክታል። የአፍሪካ ህብረት ዋና ዓላማ ምንድን ነው?

የአርማው ክብ ቅርጽ ያለው ሲሆን፣ መሃል ላይ ቀይ ክብ ስዕል ይዟል። በውስጡ የኢትዮጵያ ሰንደቅ ዓላማ መሃል ላይ ያለው ኮከብ፣ በወርቃማ ክንፎች ተከብቧል። የፌዴራል ዴሞክራሲያዊ ሪፐብሊክ ኢትዮጵያ መከላከያ ኃይል የሚል ጽሁፍ በላዩ ተፅፏል።

የሟች አስክሬን ያለበት ጥቁር መኪና በወታደራዊ እና የፖሊስ ሰልፍ ታጅቦ ሲጓዝ ያሳያል። ወታደሮቹ ጠመንጃ ይዘው በከተማ መንገድ ላይ ይጓዛሉ፤ ብዙ ተመልካችም አለ።

ዘመናዊ የሶፋ ወንበር ቀርቧል። ሰፊና ጥቁር ቆዳ የተነጠፈበት ነው። የወንበሩ ክንድና ጫፍ ቡናማ እንጨት የተጠቀም ነው። ከወለሉ ላይ ደመና የተሳለበት ምንጣፍ ተነጥፏል። የቤት ቁሳቁሱ ለመቀመጫ የሚሆን ምቹ አቀማመጥ አለው።

ማስታወቂያው "ኩዊን ኦፍ ሺባ ፕሪንቲንግ ፕሬስ" የሚል ርዕስ አለው። ከታች የተለያዩ የህትመት አገልግሎቶችን በሰርክል አቅርቧል፦ ኦፍሴት ፕሪንቲንግ፣ ዲጂታል ፕሪንቲንግ፣ ሲልክስክሪን ፕሪንቲንግ፣ ፕሮሞሽናል አይተም እና አድቨርታይዚንግ። ከርዕሱ በላይ የወርቅ ዘውድ ስዕል አለው። የመገናኛ ስልኮች ከታች ተቀምጠዋል።

የኢትዮጵያ ኤሌትሪክ አገልግሎት የሚለው ጽሁፍ በደማቅ ሰማያዊ ቀለም በአማረኛ እና በእንግሊዘኛ ፊደላት ሰፍረዋል። ንዝረትን የሚያመላክቱ ጨረር መሳይ መስመሮች በአርንጓዴ ቀለም በጽሁፎቹ መሃል ተቀምጠዋል።

ለቅድመ መደበኛ ትምህርት የተዘጋጀ የክፍል ውስጥ ገጽታ ነው። ቢጫ ግድግዳዎች ላይ ፊደሎችን፣ ቁጥሮችን እና የሥዕል ማስታወሻዎችን ተሰቅለዋል። ከፊት ለፊት ወንበሮችና ጠረጴዛዎች እንዲሁም የመማሪያ ቁሳቁሶች ይገኛሉ።

በሰማያዊ ሰማይ ስር ወደ ማረፊያ እየቀረበ ያለ ነጭ የኢትዮጵያ ካርጎ አውሮፕላን ያሳያል። አውሮፕላኑ ቀይ የ"ካርጎ" ጽሑፍ ያለበት ሲሆን፣ የኢትዮጵያ ባንዲራ ቀለሞች በጅራቱ ላይ ተሥለው አይታዩም?

በመንገድ ዳር የሚገኝ ቢጫ እና ቀይ ቀለም ያለው ግድግዳ ላይ የተንጠለጠሉ ሙዞችና ሌሎች ፍራፍሬዎች የሚሸጥበት የሱቅ መግቢያ ። ትልቅ የአማርኛ ጽሑፍ ያለበት ምልክት የፍራፍሬ፣ የአይስክሬም እና የጭማቂ ስዕሎች አሉት።

ባሕላዊ በሆነ የእንጨትና ሽቦ አጥር ውስጥ ብዙ ቡናማና ጥቁር ዶሮዎች በገበያ ላይ ተጨናንቀው አሉ። ይህ ዓይነት የዶሮ ግብይት በኢትዮጵያ ኢኮኖሚ ውስጥ ምን ሚና ይጫወታል?

ትልቅ ብርቱካናማ የግንባታ መሣሪያዎች በረጅም መኪና ተጭነው በመንገድ ዳር ቆመዋል። በጎን የዘንባባ ዛፎች እና ቁጥቋጦዎች ይታያሉ። ከፊት በኩል ደግሞ ትንሽ ነጭና ሰማያዊ ባነር ተንጠልጥሏል። ይህ ከባድ መሣሪያ በኢትዮጵያ ውስጥ ምን ዓይነት የግንባታ ሥራ ሊሠራ ይችላል?

ትልቅ የሴቶች ስብስብ በሰዎች በተሞላ አካባቢ ነው። አብዛኞቹ ሴቶች ባህላዊ ነጭ ጨርቅ ወይም ሻሽ በራሳቸው ላይ ጠምጥመዋል። መካከል አንዲት ሴት የፖሊስ አባል እጇን ወደፊት እየጠቆመች ከሕዝቡ ጋር ለመነጋገር ወይም ሁኔታውን ለማረጋጋት እየሞከረች ነው።

ጥቁር ሰማያዊ ቀለም ያለው ክሮኖግራፍ የእጅ ሰዓት ነው። ሰዓቱ ጥቁር መደብ፣ ነጭ ቁጥሮችና ሰማያዊ የቆዳ ማሰሪያ አለው። በመደቡ ላይ በትንሽ ፊደላት 'ጃይንት ዋች' የሚል ጽሑፍ ይነበባል። ክሮኖግራፍ የሚለው ቃል ምን ማለት ነው?

ብዙ ትኩስ ፍራፍሬዎችና አትክልቶች መሸጫ ። የብዛት ሙዝ ጥቅሎች ከላይ ተሰቅለው ፣ ከታች ደግሞ ሐብሐቦችና ሎሚዎች በክምችት ተቀምጠዋል። በተለይም ቢጫ ፓፓያና አቮካዶም ከታች በኩል አሉ።

አራት ማዕዘን ቅርጽ ያለው ነጭ የኤሌክትሪክ መቆጣጠሪያ መሳሪያ፣ በቀይ እና ቡኒ ወረቀት ላይ ተቀምጧል። መሣሪያው አንድ ትልቅ አራት ማዕዘን ቅርጽ ያለው ማንጠፊያ አለው፤ ለመጠምዘዣዎችም አራት ቀዳዳዎች አሉት። ይህ መቆጣጠሪያ ለምን ዓላማ ያገለግላል?

ይህ የ "ዶቴራ" ዘይት ጥቁር ብርጭቆ ጠርሙስ ነው፣ "ክሎቭ" የሚል ስያሜ አለው። ጠርሙሱ በአንገትጌው ላይ በደረቁ ቅርንፉዶች ተከቧል፣ ይህም ከቡናማው ዘይት ውስጥ የትኛው ዘይት እንደሆነ ያመለክታል። ቅርንፉድ ለቅመማ ቅመም ወይስ ለባህላዊ ሕክምና ጥቅም ላይ ይውላል?

ብርሃናማ ቢጫ ቀለም ያለው ሀበሻ ኮልድ ጎልድ ቢራ በመስታወት ውስጥ በአረፋ ተሞልቷል። ከጎኑ በቅዝቃዜ ምክንያት ጠብታዎች ያሉት አምፖል አለ። የሀበሻ ቢራ ምርት ማስታወቂያ ነው። ይህ የቢራ ዓይነት ከሌሎች የሀበሻ ቢራ ምርቶች በምን ይለያል?

ቢጫ መያዣና መክደኛ ያላቸው፣ በሱፍ አበባ ዘይት የተሞሉ በርካታ ትልልቅ የፕላስቲክ ጠርሙሶችን ። ጠርሙሶቹ "ፎር ኦል" በሚል ስም ተሰይመው በነጭ የእንጨት ወለል ላይ ተቀምጠዋል።

በስተቀኝ በኩል ክብ መዋቅር ያላቸው ትናንሽ ሕንፃዎች ይገኛሉ። ይህ በውሃ ዳርቻ ላይ በወፍ በረር የተቀረፀው የቱሪዝም እና የመዝናኛ ስፍራ፣ ለአካባቢው ማኅበረሰብ እና ለኢትዮጵያ ኢኮኖሚ ምን አይነት ጥቅሞችን ሊያመጣ ይችላል?

ሁለት በሬዎች (አንደኛው ነጭ፣ ሌላኛው ጥቁር) እርሻ ሲያርሱ ያሳያል። በሬዎቹ ቀንበር የተሸከሙ ሲሆን ከኋላቸው ደግሞ ገበሬው መሬቱን እየቀደደ ይገኛል። ከበስተጀርባው ሰፊ ሜዳ እና ትላልቅ ተራራዎች አሉ፤ ይህም ባህላዊ የእርሻ ሥራን ያመለክታል።

ህ ምስል ከእንጨት የተሠራ ክብ የመመገቢያ ጠረጴዛና ስድስት ወንበሮች ያሳያል። ጠረጴዛው በመሃል ላይ አበባና መጠጦች የሚቀመጡበት የሚሽከረከር ክፍል አለው። በእንጨት የተሰሩ እንደዚህ ያሉ የመመገቢያ ጠረጴዛዎች በኢትዮጵያ ቤተሰቦች ውስጥ ምን ያህል ይዘወተራሉ?

ይህ ምስል ከ ትምህርት ቤት የወጡ ተማሪዎች በቡድን ሆነው ያሳያል። አብዛኞቹ ሰማያዊ ሱሪና ነጭ ሸሚዝ ለብሰው፣ አንዳንዶቹም ጥቁር ቦርሳ አዝለዋል። ይህ ትልቅ የተማሪዎች ስብስብ በኢትዮጵያ ከተሞች የትምህርት ፍላጎት መጨመር ምን ያህል ያሳያል?

ይህ ምግብ በትልቅ ነጭ ሳህን ላይ የኢትዮጵያ እንጀራ ተነጥፎ፣ በጥሬ ሥጋ (ክትፎ) እና በበሰለ ሥጋ (ጥብስ/ቲብስ) ወጥ ተቀምጧል። ጥቂት የተጠቅለሉ የእንጀራ ቁርጥራጮች በአራት ጎኖች ተቀምጠዋል። ይህ ልዩ የኢትዮጵያ ምግብ በዋነኝነት ለየትኛው ዝግጅት ወይም በዓል ይዘጋጃል?

በባህላዊ ድንኳን ውስጥ ሰዎች ተሰብስበው አንድ ላይ እየተመገቡ ነው። በከሰል እሳት ላይ በተቀመጠ ድስት ውስጥ የሚጠበስ ምግብ፣ በዙሪያው በዳቦ ተከብቦ፣ በስካከር (skewer) እየተወጋ በጋራ ይበላሉ። ይህ የጋራ መብላት፣ የጠበቀ ማህበራዊ ትስስር ያሳያል።

ባህላዊ የኢትዮጵያ ቀለም ስዕል በእንጨት ፍሬም ላይ ይታያል። ቅዱስ ዮሴፍ እና እመቤታችን ቅድስት ማርያም ሕፃኑን ኢየሱስ ክርስቶስን ይዘው ተቀምጠዋል። በስዕሉ ላይ ከላይበኩል በአማርኛ የቤተክርስቲያን ጽሑፍ አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሥዕሎች አብዛኛውን ጊዜ በየትኞቹ ታሪኮች ላይ ያተኩራሉ?

ባህላዊ፣ በደማቅ ወርቅ የተሠሩ ጌጣጌጦች ናቸው። ትላልቅ የአንገት ሀብሎች፣ ጉትቻዎችና ቀለበቶች በንጹህ ነጭ ላይ ቀርበዋል። ይህ ስብስብ የቅንጦትንና የባህል ጌጥ ነው።

አንዲት ሴትና አንድ ወንድ በጠረጴዛ ፊት ለፊት ፈገግታ እያሳዩ ተቀምጠዋል። ከበስተጀርባ የኢትዮጵያ እና የእስራኤል ብሔራዊ ባንዲራዎች ተሰቅለዋል። እነዚህ ሰዎች ለምን ዓላማ ተሰብስበው ሊሆን ይችላል?

በሩ ላይ የሙዚየም አድራሻ፣ ስልክ ቁጥሮችና ድረ-ገጽ በእንግሊዝኛና በአማርኛ ተጽፏል። በግራና በቀኝ በኩል በኮንክሪት የተሠሩ ትላልቅ ምሰሶዎች አሉ። ጽሑፉን ከበስተጀርባ ጥቅጥቅ ያሉ አረንጓዴ ቅጠሎች ይሸፍኑታል? ይህ ለምን ጥቅምን ይውላል?

ደማቅ ብርቱካንማና ቀይ ቀለም ያለው የቀለጠ ድንጋይ በእሳተ ገሞራ ጉድጓድ ውስጥ ይፈልቃል። በዙሪያው ጥቁር ቋጥኞችና ደረቅ መሬት አለ፤ ከበስተጀርባ ኮረብታ የሚመስል ከፍታ ይታያል። ይህ ቦታ በተፈጥሮ ስንት ጊዜ ይፈነዳል?

ባለ ጠርሙስ ብርሌ በሀገር በቀል መጠጥ ጥጅ ወይም በብርቱካን ጭማቂ ቡሚመስል ተሞልቷል። ከበስተጀርባ የተጠላለፈ የገመድ ስራ ወይም የቅርጫት ግድግዳ ይስተዋላል።

አንዲት ሴት በደማቅ ቢጫ ትራክ ሱት ለብሳ በፈገግታ በሰማያዊ ፍሬም ውስጥ ቆማለች። ፍሬሙ በምግብ ስዕሎች እና “ለእያንዳንዱ ህፃን አመጋገብ” በሚል ጽሁፍ አሸብርቋል። ከበስተጀርባ ብዙ ሰዎችና ትላልቅ ሕንፃዎች አሉ። የጤና እና ስነ ምግብ ዘመቻ።

ይህ ቀጥ ብሎ የቆመው ግራጫ ሽፋን ያለው ጠንካራ መጽሐፍ፣ ከሥሩ ጥቁርና ነጭ ዕልባቶች አሉት። የሽፋኑ ቀለምና የዳራው ተመሳሳይነት መጽሐፉን ልዩ ያደርገዋል። ይህ መጽሐፍ ለምን ዓይነት ዓላማ ሊውል ይችላል?

አንድ ወጣት ሰው ባዶ የብረት ጋሪ መንገድ ላይ እየገፋ ነው። ከበስተጀርባ ግራጫ እና ነጭ ቀለም ያላቸው ሱቆች ናቸው። በተጨማሪም ሰዎች በእግረኛ መንገድ ሲሄዱና ፈረስ ጋሪ በአቅራቢያው አለ። ይህ ጋሪ በዋናነት ለምን ዓይነት ሥራ ሊያገለግል ይችላል?

ፕሪሚየር ሊግ የእግር ኳስ ግጥሚያ መርሃግብር ማስታወቂያ ነው። ማስታወቂያው በዲኤስቲቪ ኢትዮጲያ የሚተላለፉትን የቅዳሜ እና እሁድ የእግር ኳስ ጨዋታዎች ያሳያል። የቶተንሃም፣ ማንችስተር ዩናይትድ እና ሌሎች ተጫዋቾች ሥዕል ይታያል። ከእነዚህ ጨዋታዎች መካከል በጣም የሚጠበቀው የትኛው ነው?

ዘመናዊ የቢሮ ጠረጴዛ ወይም አስፈጻሚ ዴስክ ነው። ጠረጴዛው ከእንጨት እና ግራጫማ ቁስ የተሰራ ሲሆን በላዩ ላይ ላፕቶፕ እና የተገነቡ የኤሌክትሪክ መውጫዎች ይገኛሉ። የዚህ አይነት ጠረጴዛ በቢሮ ውስጥ ምን አይነት ደረጃ ያላቸው ሰዎች ይጠቀሙበታል?

ወንድምና እህትማማቾች ሆነው የሚታዩ ሁለት ልጆች በፈገግታ ተቃቅፈው ነው። ታላቋ እህት ትኩር ብላ ስትመለከት፣ ወንድምየው ከኋላዋ ሆኖ በትከሻዋ ላይ ተደግፎ ነው። እነዚህ ልጆች የሚኖሩት በገጠር ወይስ በከተማ አካባቢ ይሆን?

ይህ ምስል የዘይትና ባትሪ መሸጫ ሱቅ ውስጥ ጀርባውን ያዞረ ሰራተኛን ያሳያል። የሱቁ መደርደሪያዎች በሞተር ዘይቶችና ባትሪዎች የተሞሉ ሲሆን፣ የሰራተኛው ልብስ ላይ የሚል ጽሑፍ እና ስልክ ቁጥሮች ተጽፈዋል። እነዚህ አገልግሎቶች የመኪና ባለቤቶችን ፍላጎት ያሟላሉን?

ከተራራቁ እንጨቶች የተሰራ ትልቅ ቤት ግንባታ ላይ ነው። ከጎኑ በቆርቆሮ የተሸፈነ ጣሪያ ያለው ትንሽ ጥቁር ህንፃ አለ። መሬቱ በሣር የተሸፈነ ሲሆን ከፊት ለፊት ከትንንሽ እንጨቶች የተሰራ አጥር አለ። በግንባታ ላይ ያለው ቤት ለምን ጥቅም ይውላል?

አብዛኛው ክፍሉን የሚሸፍን፣ ከእንጨት የተሰራ የኩሽና ቁም ሳጥን ይታያል። የቁም ሳጥኑ ከስር መሳቢያዎች ያሉት ሲሆን፣ ከላይ በብርጭቆ የተሸፈኑ መደርደሪያዎችና በመሃል ክፍት የቡና ዕቃዎች ማስቀመጫ አለው።

አንድ ንብ አናቢ በቢጫ መከላከያ ልብስ እና የፊት መረብ አድጓል። እሱ በአረንጓዴ ሜዳ ላይ ቆሟል፣ ከኋላው ደግሞ ለማር ምርት የሚያገለግሉ የሚመስሉ ቢጫ ቀፎዎች ያሉት መጠለያ አለ። አካባቢው ተራራማና ዛፎች የበዛበት ነው።

እቃው ከነሐስ የተሠራ ሲሆን በውስጡም ሦስት ክብ ዲስኮች አሉ። እጀታው ከእንጨት የተሰራ እና ቡናማ ቀለም አለው። ብረቱ የተቀረጸ እና ያረጀ ይመስላል። የእቃው አጠቃላይ ቅርጽ አራት ማዕዘን ነው። ይህ መሳሪያ ምን ለማድረግ ይጠቅማል?

ውስጡ ሙሉ ለሙሉ ኮንክሪት የሆነ አንድ ትልቅ የኢንዱስትሪ ህንፃ ነው። የማምረቻ ማሽኖችና ኮንቬየሮች በጣሪያው ላይ የተንጠለጠሉ ናቸው። ሁለት ትላልቅ የጭነት መኪኖች የያዙ ሰማያዊ መያዣዎች በህንፃው ስር ቆመው አሉ።

ውስጠኛው ክፍል በሚያምር ሁኔታ ያጌጠ ባር ያሳያል። የመደገፊያው ግድግዳ ከቀይ ጡብ የተሠራ ሲሆን፣ በመደርደሪያዎች ላይ የተለያዩ መጠጦች ተቀምጠዋል። አንድ ሰው በመደገፊያው መጨረሻ ላይ ተቀምጧል።

ቀይ የእሳት አደጋ መከላከያ መኪና ነው። የእሳት አደጋ ሰራተኛ የእሳት መከላከያ ጃኬት ለብሶ ከመኪናው ኋላ ሲቆም፣ በሩ ተከፍቶ የእቃ መጫኛው ክፍል እንዲታይ ሆኗል። ይህ ሰራተኛ በሥራ ላይ እያለ ምን ዓይነት አደጋ ሊያጋጥመው ይችላል?

አስተላላፊ ቀለም ያለው የቡና መፍጫ ማሽን በዉስጡ የተቆላ ቡናን ይዟል። ማሽኑም ብራማ እና ጥቁር ቀለማት ጎልተዉበታል። የተፈጨውን ቡና መቀበያም አብሮ የተገጠመለት ነው።

የጭነት መኪና ለዘወትር ከምንጠቀምባቸው መኪናዎች ከፍ ያለ፣ ከባድ ሚባሉ እቃዎችን ለማጓጓዝ የምንጠቀምበት የመኪና አይነት ነው። ብዙ ቦታዎች ላይ የተለመደ እና የሚታይ የጭነት መኪና ምንን ያቃሉ?

አራት የተለያዩ ቀለማት ያላቸው የከንፈር ቀለም (ሊፕስቲክ) ቀርበዋል፣ ጥልቅ ቀይ፣ ቀይ፣ ፈዛዛ ሮዝ እና ገለልተኛ ቀለም። እያንዳንዳቸው ጥቁር እና ብርማ ጥቅል ላይ ናቸው። የከንፈር ቀለም የሴቶችን ውበት ከፍ የሚያደርግ ነው። የተለያዩ የከንፈር ቀለም ቀለሞች ለምን የተለያዩ አጋጣሚዎች ላይ ሊመረጡ ይችላሉ?

ቆዳው ላይ ንቅሳት ያለው አንድ ሰው ከፍ ያለና ቋጥኝ ባለው ቦታ ላይ ቆሞ ሰፊውን፣ ወጣ ገባ የሆነውን መልክዓ ምድር እየተመለከተ ነው። ራሰ በራ ሲሆን፣ ክንዶቹና እግሮቹ በንቅሳት ተሸፍነዋል። ካኪ ቀለም ያለው ቁምጣና የካሙፍላጅ ሸሚዝ ለብሷል።

በቀይ መደብ ማዳበሪያ ላይ የተለያዩ አትክልት እና ፍራፍሬዎች ተደርድረዋል። ከነዚህ አትክልት እና ፍራፍሬዎች መካከልም ማንጎ፣ ሽንኩርት፣ ቲማቲም፣ ካሮት፣ ድንች እና ነጭ ሽንኩር ተጠቃሽ ናቸው። እንደዚ አይነት ምርቶች በብዛት የሚገኙባቸው ቦታዎች ምን በመባል ይታወቃሉ?

ትልቅ ሰው ጥቁር ሸሚዝ ለብሶ እጆቹን አጣጥፎ ቆሟል። አንገቱ ላይ በቀጭን ሰንሰለት የተንጠለጠለ ፔንደንት አድርጓል። ዳራ ላይ ሰዎችና ዛፎች በደበዘዘ መልኩ አሉ። ሰውየው ፊት የተወጠረ ነው። የዚህ ሰው ስራ ወይም ሙያ ምንድን ነው?

በቢጫ የፕላስቲክ ወለል ላይ የሀገር ውስጥ ቅርሶች ተደርድረው ይታያሉ። ከበስተጀርባ ጥቁር የእንስሳት ቅርጾች ይታያሉ። እነዚህ ቅርሶች በአብዛኛው ለምን አይነት አገልግሎት ይውላሉ?

ይህ አርማ የጎንደርን ፋሲል ግቢ እና የንጉሥ ተዉድሮስን ምስል ይዟል። ቀይና ነጭ ቀለም ያለው ጋሻ ሲታይ፣ ከስር "ፋሲል ከነማ ስ.ክ" የሚለው ጽሑፍ አለ። ይህ የእግር ኳስ ክለብ በአገር ውስጥ ፕሪሚየር ሊግ ውስጥ ስንት ዋንጫዎች አሸንፎ ያውቃል?

አንድ የተቦራረቀ ጅብደረቅና ሳር የጎደለው በጥቅጥቅ ቁጥቋጦ የተሞላ መሬት ላይ እየሮጠ ነው። አከባቢው በደረቁ የሳር ቅሪቶች የተሸፈነ ሲሆን፣ ጥቂት ቅጠል የሌላቸው ዛፎችም ይገኙበታል። ጅቡ ይህንን ቦታ የተፈጥሮ መኖሪያ ያደረገው በየትኛው የአፍሪካ አካባቢ ነው?

የዩቲዩብን አርማ ያሳያል። ይህ መድረክ በኢትዮጵያ ውስጥ የመረጃ፣ የትምህርት እና የመዝናኛ ምንጭ በመሆን ምን ያህል ትልቅ ተፅዕኖ አሳድሯል ብላችሑ ታስባላችሁ?

የሴቶች ስብስብ በነጭ ባህላዊ ቀሚስ እና በቀለማት ያሸበረቀ ጥልፍ ለብሰው ፈገግታ አለው። በአፍቃሪ ሁኔታ ተጠጋግተው ፎቶ ተነሱ፤ ህጻናትም በእጃቸው ይገኛሉ። የጋራ ደስታን ያንጸባርቃል። የሴቶቹ አብሮ መሆን እና ፈገግታ ስለ ማህበረሰብ ትስስር ምን ይነግረናል?

በርካታ የሃይማኖት ተከታዮች በጨለማ ውስጥ ተሰብስበዋል። ብዙዎቹ የሃይማኖት አባቶች ነጭ ልብስ ለብሰዋል። ሰዎች በድንጋይ ግድግዳ ላይ ቆመዋል። ታቦት ወይም ቅዱስ ሥዕል በመሃል አለ። ሥፍራው የሃይማኖታዊ በዓል መከበሪያ ነው። ይህ ሃይማኖታዊ በዓል የት ቦታ ላይ ነው የሚከበረው?